የወርቅ እና የአልማዝ ጆሮ ጌጦች በጣም የሚያምር ሆኖ ነው። ትልቁ ክብ ቅርጽ ያለው እጅግ በጣም ጥሩ የወርቅ ጉትቻ በሙሉ አልማዝ ያጌጠ ነው። ከዚህ ውብ ውበት ጋር ትንሿ ጉትቻ ከላይ ደስ የሚል ቅንጅት ፈጥራለች።

በስክሪኑ ግርጌ ሰማያዊ ቀለም ባለው ባነር ላይ “ከተማ ሲቲ ካልቸር 2” የሚል ጽሑፍ በአማርኛ ተጽፏል፤ ሴትየዋ የዜና ወይም የማብራሪያ አቅራቢ አለች። ይህ አይነቱ የከተማ ፕላን ለከተማዋ የወደፊት ዕድገት ምን ያህል ወሳኝ ነው?

ድንጋይ ተፈልፍሎ የተሰራ ቤተክርስቲያን ከፍ ያለ ጉድጓድ ውስጥ ነው። በቤተክርስቲያኑ ዙሪያ ብዙ ሰዎች ተሰብስበዋል። ሰዎች ነጭ ጥምጣምና ልብስ ለብሰዋል፤ ከፊሎቹም ጃንጥላ ይዘዋል። ጥርት ያለ ሰማይና አረንጓዴ ተራሮች ከበስተጀርባ አሉ።

የባህላዊ ጥበብ እና የቤተሰብ ሞያ ምስክር የሆኑ ጥቁር ሸክላ ዕቃዎች በጥሩ እና በስሜታዊ አቀማመጥ ተዘጋጅተው አሳየኝ። የጥበብ እና የታሪክ አስታዋሽነት በዝምታ የሚነግር ምስል ነው።

በኮረብታ ዳገት ላይ ያሉ እርከን እርሻዎች በደማቅ አረንጓዴ የሰብል ተክሎች ተሞልተዋል። ከእርሻው በላይ ጥቁር ጣሪያ ያላቸው ቤቶች ያሉት ትንሽ መንደር አለ። በስተጀርባ ትላልቅ ተራሮች አሉ።

በድሮ ጊዜምግብ ለማብሰልም ሆነ ቡና ለማፍላት እንዲሁም ለተለያዩ ነገሮች ከምንጠቀምበት ሁኔታ በተሻለ በኤሌክትሪክ የሚሰሩ ምድጃዎች በየቤታችን የተለመዱ ናቸው። አሁን ደግሞ ቡና ለማፍላት በክሰል ምድጃ መልክ ተሰርቶ እየቀረበ ይገኛል።

በመስታወት ማሳያ ውስጥ በተለያዩ ቀለሞች እና ቅርጾች ያጌጡ የኬክ ቁርጥራጮች ተደርድረዋል። እያንዳንዱ ኬክ ጣፋጭና ውብ በመሆኑ ዓይንን ይስባል፤ ይህም ትልቅ ደስታንና የመብላት ፍላጎትን በጉጉት ይፈጥራል።

ሁለት አቅጣጫዎች ያሉት ዘመናዊ አስፋልት መንገድ በሁለት በለመለሙ አረንጓዴ ሜዳዎች መሀል ሆኖ በሩቅ ይታያል። በመንገዱ መሃል በኩል አጥርና አረንጓዴ ሣር ሲኖር፣ በቀኝ በኩል ደግሞ የሚቀጥለውን መውጫ ርቀትና ስም የሚያሳይ የትራፊክ ምልክት አለ።

ዋው ሲያስገርም! እግዚኦ ሲያስደንቅ! ጥቁርና ነጭ ምስል የብሄር ወይም ሃይማኖታዊ ስነስርዓት ነው! ነጭ ባህላዊ ልብስ የለበሱ ብዙ ሰዎች በጫካ ውስጥ አሉ። በአክብሮትና በጽሞና ሲቆሙ። ሴትዮዋ በግንባር ቀደምትነት በግርማ ሞገስ ስትቆም! ያኮራል!

ከቀላል ነጭ ዳራ ላይ የሚያብረቀርቁ ሁለት ወርቃማ የጆሮ ጌጦች በውበትና በትኩረት ተቀርጸው ተቀምጠዋል። ጌጦቹ ባልተስተካከለ መንገድ የታጠፈ ግማሽ ክብ ቅርጽ ያላቸው ናቸው፣ በጣም በሚያምር እና በሚያስደንቅ መልኩ በጥንቃቄ የተሰሩ ናቸው።

በአንድ የተጨናነቀ የገበያ ቦታ ላይ የተለያዩ አይነት አትክልቶች ተደርድረው ይታያሉ። ከፍተኛ ቁጥር ያላቸው አረንጓዴ ቅጠላ ቅጠሎች፣ ሰላጣ፣ ጎመን፣ ብሮኮሊ፣ አበባ ጎመን፣ ድንች፣ ቲማቲም እና ሌሎችም በተለያዩ ከረጢቶችና ማስቀመጫዎች በብዛት ተሰብስበው የልምላሜና የተትረፈረፈ የምርት ስሜት ይፈጥራሉ።

ክብ ቅርጽ ያለው የቡና እና እግር ኳስ ዓርማ ነው። መሃል ላይ ጄበና እና ኳስ ተቀርጸዋል። በዓርማው ላይ ጄበና እና እግር ኳስ በአንድ ላይ መሳላቸው የቡድኑን ምን አይነት ትስስር ነው?

ዘመናዊ ነጭ የመኖሪያ ቤት ነው። ቤቱ ወደ ዋናው መግቢያ የሚያመራ የእብነበረድ ደረጃ አለው። መግቢያው ላይ በግራጫ ዓምዶች የተደገፈ በረንዳ ይገኛል። ከቀኝ በኩል ደግሞ አረንጓዴ የሣር ክዳን እና ረጃጅም ዛፎች አሉ።

አቤት የተፈጥሮ ድንቅ ሥራ! እነዚህ ትልልቅ አረንጓዴ ቅጠሎችና ነጭ አበባው እንዴት ይማርካል! የትሩንባ ቅርጽ ያለው አበባው ልዩ ውበት አለው። ውብና ስሜት ቀስቃሽ የሆነ የዕፅዋት ሕይወት!

"ዋው! ሲያምር!" የህንፃ ዲዛይን መደነቅን ይፈጥራል። ቀይ ቀለም ያለው ደረጃ ወደ ላይኛው ክፍል ይወስዳል። የእንጨት በረንዳዎች እና ቀይ የብረት ጣሪያው ክብርን እና ውበትን ያሳያሉ። የቤቱ ቅንጦት እረፍትን እና ሰላምን ይሰጣል።

ግራጫ እና ጥቁር የቢሮ ወንበር፣ የራስ መደገፊያ እና የሚሽከረከሩ እግሮች አሉት። ወንበሩ ከእንጨት በተሠራ ትልቅ ጠረጴዛ ፊት ለፊት ተቀምጧል፤ በጠረጴዛው ላይም ኮምፒውተር እና ሁለት መብራቶች አሉ።

የኢትዮጵያ ብሔራዊ ሙዚየም ጠንካራ የኮንክሪት ህንፃ፣ በመካከሉ ትልቅ የሞዛይክ ሥዕል አለው። በጥበብ የተሠራው ሥዕል የሀገርን ታሪክ የሚያሳይ በመሆኑ፤ የሚመሩት ደረጃዎች የትውፊትንና የኩራት ስሜትን ይወርሳሉ።

ትልቅ፣ ጥቁር ቡናማ የእንጨት ካቢኔት ይታያል። ካቢኔቱ የመስታወት በሮችና ውስብስብ የተቀረጹ ጌጦች አሉት። ወለሉ ቀላልና ከበስተጀርባው ነጭ መጋረጃ ይገኛል ።

አሥር ሴቶች የተለያዩ ቀለም ያላቸው የሀገር ልብሶችን ለብሰው በተራ በተራ ቆመዋል። ፊታቸውን ወደ ግራ በማዞር ረጅም መስመር የሠሩ ሲሆን፣ ከፊታቸው ያለችው ሴት ደማቅ ቢጫ የራስ መሸፈኛ አድርጋለች። ቆመው ያሉት በአሸዋማና ጠጠራማ መሬት ላይ ነው።

በቢሮ ዉስጥ ለመስሪያነት የሚያገለግሉ የተለያዩ ወንበር እና ጠረጴዛዎች በአንድ አካባቢ ሆነው በጣውላ መከፋፈያዎች ተከፍለዋል። እነዚህ መቀመጫ እና ጠረጴዛዎች የተሰሩትም ከግራጫ ቀለማት ነው።

ነጭና ቡናማ ቀለም ያላቸው የጎልፍ ጫማዎች፣ አንድ የጎልፍ ኳስና ነጭ ጓንት በአረንጓዴ የሣር ምንጣፍ ላይ ተቀምጠዋል። በምስሉ ላይ የሚታየው ነጭ የጎልፍ ጓንት ተጫዋቹ ዱላውን ለመያዝ ምን ያህል ይረዳል?

አንድ ነጠላ ግራጫማ መጽሐፍ ከቀላል ዳራ ፊት ለፊት ጎልቶ ቀርቧል። መጽሐፉ ወፍራም ሽፋኖችና ያልተነበበ አዲስ ገጽ አለው። ከታችኛው ጫፍ ጥቁርና ነጭ የአንባቢ መለያ ሪባን ወጥቷል። ይህ ለግል ማስታወሻ ወይም ለመፃፊያ የሚያገለግል ቀላል ንድፍ ያለው ነው።

በተጣጠፈ እንጀራ ላይ ክክ ወጥ ቀርቧል። ይህ ክክ ወጥ በበርበሬ መሰራቱን የያዘው ቀይ ቀለም ይናገራል፤ የቀረበበት እንጀራም ከነጭ ጤፍ የተዘጋጀ ነው።

ሰዎች፣ በአንድ ካፊቴሪያ ውስጥ ራሳቸውን በማገልገል፣ ከተደረደሩት ትሪዎች ውስጥ ሰላጣና ሌሎች ምግቦችን በሳህናቸው ያደርጋሉ። ወንዶችና ሴቶች ልጆች በምግብ ምርጫ ተጠምደው ሲቆሙ፣ የራሳቸውን ምግብ በጠፍጣፋ ዳቦ ላይ አስቀምጠዋል። ይህ ዓይነቱ ምግብ የሚቀርብበት የአሠራር ዘዴ ምን ይባላል?

የፋሽን እና የሞዴሊንግ ስራ አዳዲስ አልባሳት ለማስተዋወቅ የሚደረግ የጎዳና ላይ ትዕይንት ነው። ለዚህም ስራ የሚመረጡ ሰዎች እይታዎችን የሚስቡ እና ተመልካችን የሚማርኩ መሆን አለባቸው።

ወይ ጉድ! ይህች የፊደል ገበታ ምንኛ ግዙፍ ናት! የኢትዮጵያ ካርታ በፊደላት እና ቁጥሮች ተከባለች! እያንዳንዱ ፊደልን በደንብ ለመለየት ትዕግስት ያስፈልጋል!

በዛፍ የተከበበ ኮረብታ ላይ ባህላዊ የጭቃ ቤቶችና አንዳንድ የብረት ጣራ ያላቸው ቤቶች ተሰራርተዋል ። ከመኖሪያዎቹ አጠገብ የሳር ክምሮች አሉ ። እነዚህ ቤቶች የትኛው የኢትዮጵያ ክፍል ነው የሚገኘው?

ነጭ ልብስና ኮፍያ የለበሱ ብዙ ሕፃናትና ታዳጊ ወንዶች በሰማያዊ የፕላስቲክ ወንበሮች ላይ ተቀምጠዋል። በሰማያዊ ቀለም በተቀባ ክፍል ውስጥ ሆነው ትምህርት እየተከታተሉ ነው። ፊታቸው ላይ የትኩረት ስሜት አለ። "ዋው! የወጣቱ ትውልድ በትምህርት መጽናቱ ሲያምር!"

ዋው! በጣም ያምራል! በጥንቃቄ የተሰራ የአፍሪካ ሹሩባ በአንዲት ሴት ራስ ላይ በውበት ታስሮ ይታያል። የሹሩባዎቹ ጥራት ሲገርም፣ ጥቁር ፀጉሯ በግንባር ፀጉር ተደግፎ ወደ ላይ ተስቦ ውብ የቅንጦት ስሜት ፈጥሯል። ድንቅ ነው!

ከነጭ የፕላስቲክ ማሰሮ ቡናማ ቀለም ያለው ፈሳሽ ወደ ብረት ቆርቆሮ ይፈሳል። ጠጪው ፈሳሹን እየያዘ ያለው ሰው ጠቆር ያለ የቆዳ ቀለም አለው። ከበስተጀርባ የተቆረጡ የዛፍ ቅርንጫፎች ይገኛሉ። ፈሳሹ ባህላዊ የምን መጠጥ ነው?

ጥቁር ልብስ የለበሰች አንዲት ሴት ከበስተጀርባ በነጭ ጭስ ወይም እንፋሎት ተከባለች። ፊቷን ወደታች አድርጋ ፈገግታ ያላት ሲሆን፣ ፀጉሯ በጀርባዋ ተጠቅልሎ ነጭ ነገር ተጨምሮበታል። ይህ ፎቶግራፍ በየትኛው አውድ ተነሳ?

ዋው! ክላሲክ የእንጨት ጠረጴዛ ሲያምር! የተቀረጸው ውበት ሲያስደንቅ ። ሶስት ወንበሮች ደግሞ የቅንጦት ናቸው ። ትልቁ ወንበር ያምራል!። ወንበሮቹ ለስላሳ ጨርቅ አላቸው ። በሰማያዊ ግድግዳ ፊት ለፊት ተቀምጠዋል ።

አንዲት እንጇን ሱሪዋ ዉስጥ የከተተች ሴት በመድረክ ላይ ትራመዳለች። ይህቺ ሴት ባህላዊ ልብስን በዘመናዎ ፋሽን ተሰርቲ የለበሰች ሲሆን ስካርፍ እና መነጸርንም አድርጋለች።

ሰማያዊ እና ነጭ ቀለም ያለው ዲጂታል የሙቀት መለኪያ ይታያል። መለኪያው የሙቀት መጠን የሚያሳይ ጥቁር ስክሪን አለው። ከስክሪኑ በላይ ክብ ቅርጽ ያለው የማብሪያ/ማጥፊያ ቁልፍ ይገኛል። የሙቀት መለኪያው ጫፍ ብረትማ ነው።

ከሶፋ በላይ ባለው ትልቅ መስኮት በኩል፣ ግራጫማ እና ጭጋጋማ በሆነ አካባቢ ውስጥ በርካታ ሰዎች ሲራመዱና ምስል ይታያል፤ በመስኮቱ ላይ በደማቅ ቀይ ቀለም "የተቀበልናቸው" የሚል ጽሑፍ ተቀምጧል። ይህ ምስል በውስጡ የያዘው መልዕክት ምን ዓይነት ስሜት ይፈጥራል?

በበርካታ ሮዝ እና ነጭ ፊኛዎችና መብራቶች ያጌጠ የጋብቻ ጥያቄ ለማቅረብ የተዘጋጀ ክፍልን ያሳያል። በትልቁ የልብ ቅርጽ ባለው ፊኛ ስር በብርሃን የተሞሉ “ሜሪ ሚ” የሚሉ ፊደላት ተቀምጠዋል፤ ሻማና ቀይ የሮዝ አበባ ቅጠሎችም ወለሉ ላይ ተዘርግፈዋል።

ሁለት ሰዎች ትልቅ አዳራሽ ውስጥ ረጃጅም ነጭ መጋረጃዎችን በብረት መሰላል ላይ ቆመው እየሰቀሉ ነው። የዝግጅት ዕቃዎች፣ ጠረጴዛዎች እና ቀይ ወንበሮች ከፊት ለፊት ተቀምጠዋል። ቦታውን ለበዓል የማዘጋጀት ጭንቀትና ትጋት ይታያል።

በደመና የሌለበት ሰማይ ስር፣ ግዙፍ ነጭ የንፋስ ኃይል ማመንጫ ግንባታ ቦታ አለ። ከመሬት ላይ ቀይ ክሬን ያለው ከባድ ተሽከርካሪ የኃይል ማመንጫውን ክንፍ ጭኖ ሲቆም፣ ሁለት የተገነቡት ደግሞ በቅርብ ርቀት ላይ ይቆማሉ። ቦታው በዛፎች የተከበበ ነው።

ከስድስት በላይ ቡናማ አጋዘን መሰል የዱር እንስሳት በረጃጅም ሳር ውስጥ ቆመዋል። እንስሳቱ እርስ በርስ ሲፋጠጡ። ጀርባ ላይ ደብዘዝ ያሉ ቁጥቋጦዎች አሉ።

ሴትዮዋ በሰማያዊና በነጭ ሸማ የተጠለፈ የኢትዮጵያ ባህላዊ ልብስ ለብሳለች። ቀኝ እጇን ወገቧ ላይ አድርጋ፣ ከጥቁርና ከሰማያዊ ቆዳ የተሠራ ቦርሳ ይዛ ቆማለች። ሴትዮዋ ለምንድን ነው ወደ ጎን ዞር ብላ የምትመለከተው?

ፀጉር ቤት ውስጥ፣ በጣም ንፁህ ልብስ የለበሰ ሠራተኛ የአንድን ሰው ፀጉር በእጅግ በጣም ጥሩ ሁኔታ ሲቆርጥ ውብ እንቅስቃሴ ያሳያል። ወጣት ሴት ሠራተኛ በስራ ላይ በመጠኑም ቢሆን የጭንቀት ስሜት ተሰምቷታል።

በቀይና ጭጋጋማ መድረክ ላይ አንድ ዘፋኝ በጉልበቱ ተንበርክኮ በስሜት ይዘፍናል። ከበስተጀርባው ጊታር የሚጫወተው ሰው ቆሞ እየተጫወተ ነው፤ ይህም ለሙዚቃ ያለው ፍቅርና ታላቅ የደስታ ስሜትን ያሳያል።

እጅግ በጣም ብዙ የሆኑ የቡና ሲኒዎች በሰፊ ረከቦት ላይ ተደርድረዋል። ሲኒዎቹ ሁሉም ባዶ ሲሆኑ ከአጠገባቸው በእሳት ተያይዞ ጭሱ ወደላይ የሚሄድ እጣን ተቀምጧል።

ነጭ ቀለም ያለው ግድግዳ ላይ በተለያየ ቀለም ሶስት አሻንጉሊቶች እና ፅሁፎች ሰፍረዋል:: ስእሎቹ ቀጥ ያለ አቀማመጥ የላቸውም:: ቤቱ ያረፈበት መሬት ከባዞላ የተሰራ ነው::

ነጭ የማብሪያ ማጥፊያ የኤሌክትሮኒክስ እቃ በብርቱካናማ እና እስራስማ ከለር ባግራውንድ ላይ ተቀምጧል ፤ ጥራቱ ታምር ያስብላል ግን አልተነካም ማለትም አዲስነቱን በግልፅ ይናገራል።

አንድ የኦርቶዶክስ ሃይማኖት አባት በእጃቸው በያዙት እጣን ማጨሻ ላይ እጣንን ይጨምራሉ። ከአጠገባቸው የእጣን እቃን ይዞ አንድ ህጻን ልጅ በትህትና ቆሟል።

ጥቁርና ነጭ ጥልፍ ያለው ባህላዊ ልብስ በአንገቱ አካባቢ ሰፊና ባለ ብዙ ቀለም ያለው ጌጥ አለው። ጌጡን ክብ የብር መሰል ዶቃዎችና የብር መስቀል የሚመስል የአንገትጌጥ ተጨምሮበታል። ልብሱ ኢትዮጵያዊ ባህልን ያንጸባርቃል። ይህ የአንገትጌጥ በየትኛው የኢትዮጵያ ማኅበረሰብ ዘንድ የተለመደ ነው?

ባህላዊ የገለባ ጎጆ ፊት ለፊት፣ በሰውየው ፊት ላይ ደስታ እና ኩራት ጎልቶ ይታያል። በጎጆው ውስጥ አንገቷ ላይ የእንቁ እናት ያደረገች ሴት ስትቀመጥ፣ በውጪ ያለው ሰው ደማቅ የአንገት ጌጥና ነጭ መጽሐፍ ይዞ፣ በደስታ ቆሟል።

የቤኒሻንጉል ጉሙዝ ክልል ሰንደቅ ዓላማ ጥቁር፣ ቢጫ/ወርቃማና አረንጓዴ አግድም መስመሮች አሉት። ከባንዲራው ግራ በኩል ቀይ ትሪያንግል አለ። እነዚህ ቀለሞች የክልሉን ህዝቦች፣ ብልፅግና እና የተፈጥሮ ሀብት የሚወክሉ ሲሆን፣ የክልሉን ልዩነትና ማንነት ያንፀባርቃል።

ሶስት ለፈሳሽ ነገር መጠጫነት የሚሆኑ ብርጭቆዎች ሲሆኑ እርስ በርሳቸው ተደራርበዋል በተጨማሪም በጃን ሆይ ጊዜ የኢትዮጵያ ሰንደቅ ዓላማ የነበረው የአርማ ምልክትም ከመጠጫው አናት ላይ ተደርጎበታል።

ሰማያዊ ሰማይ እና ደመናዎች በበስተጀርባ አሉ፤ በስተቀኝና መሃል ላይ የጭቃ ግድግዳ ያላቸው ዘመናዊና ባህላዊ ቤቶች አሉ። በግንባር ቀደምትነት የአሜሪካ በለስ (ቁልቋል) ተክሎች እና ድንጋዮች አጥር ሆነው ይታያሉ። የአረንጓዴው ሜዳ መሃል በግንባሮች አጠገብ ለምለም ነው።

ብሩህ አረንጓዴ፣ ቢጫና ቀይ ቀለሞች ያሉት ወፍ በዛፍ ግንድ ላይ ተጣብቆ ወደ ላይ ቀና ብሎአል። የወፏ ራስ ላይ ደማቅ ቢጫ ላባዎች እና ቀይ የራስጌ ዘውድ ይገኛሉ። ወፉ በግራ እግሩ የዛፉን ግንድ በደንብ ጨብጧል፡፡

በረሀማ ቦታ ላይ የደረቀ ነጭ ሳር መካከል በእግራቸዉ ብዙ ሰዎች ይጓጓዛሉ። ከፊት ለፊታቸዉ ድንጋያማ ቦታ ነዉ። አንድ ለምለም ቅጠል ያላት ቋጥኝ ወይም ግራር ዛፍ በቅላል።

አንዲት ሴት በጠቆረ፣ የተቆፈረ ግድግዳ ባለው የባህላዊ ቤት ውስጥ በመረጋጋትና በብቸኝነት ተቀምጣለች። በእሷ አጠገብ እንጀራ መጋገሪያ ምጣድ፣ በላይዋ ባሉ ግድግዳዎች ውስጥ የተለያዩ የእቃ ማስቀመጫዎች ትኩረት ይስባሉ።

ዋው ሲያስገርም! በሺዎች የሚቆጠሩ ምዕመናን በመንፈሳዊ ብርሃን ተውጠው ቤተ ክርስቲያን ፊት ተሰብስበዋል። ሙሉ በሙሉ በነጭ ልብስ የለበሱት አማኞች በጸሎት ሻማ አብርተዋል። መንፈሳዊ ውበት፣ ፍቅርና አንድነት የሚንጸባረቅበት ልዩ ምሽት! የአብያተ ክርስቲያናት ጥበብና ታሪካዊነት የደመቀበት ልዩ መልክዓ ምድር!

በከተማ መንገድ ዳር ስድስት የሚሆኑ ግራጫና ቡኒ አህዮች ተሰልፈው ጭነት ተሸክመው ቆመዋል። አህዮቹ በብረት አጥር አጠገብ ሆነው ወደ ፊት ይመለከታሉ። ከጀርባ ባለ ብዙ ፎቅ ህንፃዎች፣ መኪናዎችና የሚሄድ ሰው በግልጽ ይታያል።

"ዋው! ሲያምር!" እነዚህ ቀላል የቆዳ ቀለም ያላቸው ጫማዎች ውበትን ይገልፃሉ። በዙሪያቸው የሚታሰር ማሰሪያና መካከለኛ ውፍረት ያለው ተረከዝ አላቸው። ከኋላ ያለው የእፅዋት ማሳያ የደስታ እና የፋሽን ስሜት ይፈጥራል። ጫማዎቹ የቅምጥልነትን ስሜት ያንፀባርቃሉ።

ጥንቃቄ የተሞላበት የትከሻ እና የኋላ ማሸት (ማሳጅ) አገልግሎት እየተሰጠ ነው። ከማሳጅ አድራጊው አንዱ ነጭ ባርኔጣና የፊት ጭንብል አድርጓል፣ ሌላኛው ደግሞ ከባድ ህመም እየተሰማው ነው። ማሳጅ በሰውነት ጡንቻዎች ላይ ምን ዓይነት አዎንታዊ ተጽዕኖ ያሳድራል?

ሰማያዊ የውሃ ገንዳዎች ያሉት ውብ የሆነ የፏፏቴ አደባባይ ነው። ከበስተጀርባ ዘመናዊ ሕንፃዎች በመታየታቸው የከተማ ልማትና የውሃ ውበት ደስታንና መደነቅን የገልጻሉ።

እጅግ በጣም ውብ የሆነች ሴት ልጅ የተጠፈረ ጸጉርና ደስ የሚል ፍልቅልቅ ከርዳዳ ጸጉር አላት። በግንባሯ ቀይ ገመድ እና የሚያብረቀርቅ የራስ ጌጥ አድርጋለች፤ በአንገቷም ላይ በቀይ ገመድ የታሰሩ ትልልቅ ክብ ጌጣጌጦች አድርጋለች።

አዳማ ቆርቆሮ የሚለው አገላለጽ በአብዛኛው የሚያመለክተው በአዳማ ከተማ ወይም አካባቢ የሚገኘውን የቆርቆሮ ገበያ ወይም የቆርቆሮ ፋብሪካ ውጤት ነው። ቆርቆሮው በስፋት የመኖሪያና የንግድ ቤቶችን ጣሪያ ለመሥራት የሚያገለግል ሲሆን፣ ጠንካራና ዘላቂ በሆኑት ባህሪያቱ ይታወቃል።

ቢጫ ቀለም ያለዉ ዱቄት የያዘ የቡና ሲኒ ከፊቱ ትልቅ ሆኖ ሊጥ የያዘ ሰሀን እና ከጎን የሊጥ መጋገሪያ ወይም ማዞሪያ ተቀምጠዋል።

ባለ ነጠላ መስመር ስዕል የሴት ራስን በጎን አቅጣጫ ያቀርባል። የፀጉር አሰራሩ 'ጥልፍ' ተብሎ ተሰይሟል። የፊቷ ፀጉር በደንብ ተጎንጉኖ ከኋላ ተቋጥሯል። ክብ የጆሮ ጌጥ በጆሮዋ ላይ አድርጋለች። ይህን የፀጉር አሠራር የሚሠሩት ዋናዎቹ ነገሮች ምን ምን ናቸው?

ዋው፣ እጅግ በጣም ጥሩ! አራት ቀይ ሽንኩርቶች በእጅ ላይ ተይዘው ይታያሉ፤ ከኋላ ደግሞ ብዙ ሽንኩርቶች በስፋት ተከምረዋል። የሽንኩርቱ ደማቅ ቀይ ቀለም በጣም ያምራል፤ የመሰብሰብን እርካታ ይገልጻል። ሲገርም!

ነጭ ቀለም ያለውና ባለ ስድስት ቀዳዳ የኤሌክትሪክ ሶኬት መለወጫ ነው። የሶኬት መለወጫው በአንድ ጎኑ ሶስት ባለ ሁለት ክብ ቀዳዳዎች ያሉት ሲሆን፣ በሌላኛው ደግሞ ከዋናው መሰኪያ ጋር ለመገናኘት የሚያስችል ሁለት ብረት እግሮች አሉት።

ጥቁር ቡናማ ቀለም ያላቸውና በቆዳ ማሰሪያ የተሠሩ ጥንታዊ የሚመስሉ ጫማዎች በነጭ ጀርባ ላይ ተቀምጠዋል። የጫማዎቹ ያረጀ ሁኔታና መልክ የቀድሞውን ዘመን ትዝታን እና ከረጅም ጊዜ ልፋት በኋላ የተገኘን እርካታ ይገልጻል።

ነብዙ ሴቶች በተጨናነቀ የገበያ ቦታ ላይ የተለያዩ አትክልቶችንና ፍራፍሬዎችን ይሸጣሉ። ሴቶቹ በቀለማት ያሸበረቁ ልብሶችና ሻሾች የለበሱ ሲሆን፣ አንዳንዶቹ ከፀሐይ ለመከላከል ባለብዙ ቀለም ጃንጥላ ይጠቀማሉ። መሬት ላይ ብዙ አትክልቶች በድንችና በሥሮች መልክ ተቀምጠዋል።

ሦስት የተሰራ ፀጉር ያላቸው የአገር ልጆች ደረቅ በሆነ መሬት ላይ ተቀምጠዋል። በተራራማ ገጠራማ አካባቢ መሃል፣ በጋራ አንድ ታብሌት እየተመለከቱ በደስታ እና በፍቅር እየሳቁ ነው። የመንፈስ ቅንነት እና ትስስር በሚታይበት ሁኔታ ተቀራርበው ተቀምጠዋል።

የአፍሪካ ህብረት አርማ በክብ ቅርጽ ከድርጅቱ አርማ ጋር ያሳያል፤ አርማው የአፍሪካን አህጉር ካርታ ያካተተ ሲሆን የድርጅቱን ዓለም አቀፍ ሚና አይገልጽም?

የተቀመጠው ምስል በቅርጽ የተደረገ የባለቀለም የመሳሪያ መሸፈኛ መሳሪያዎችን ያሳያል። በሶስት አንደኛ ደረጃ የተደረጉ የመሸፈኛ ጥራት ተደርተዋል፣ እያንዳንዱ እንደ ኩባያ ተደርቷ በቅርጽ ተዘጋጅቷል።

አንድ ሰው ሰማያዊ ልብስ እና ነጭ ሸሚዝ ለብሶ በመድረክ ተቀምቷል። በፊቱ የተቀመጠ ማይክሮፎን አለ፤ የሚያነጋግራቸው ሰዎች እንዳሉ እጁን በማንቀሳቀስ ያስረዳል። የጀርባው ክፍል የመሰብሰቢያ አዳራሽ ነው። ይህ ሰው በየሕዝብ መድረክላይ ምን ዓይነት ርዕሰ ጉዳይ ላይ ሊናገር ይችላል?

ስድስት ክብ የብር ቀለም ያላቸው የብረት ምጣዶች በድንጋይ ላይ ተቀምጠዋል። አራቱ ምጣዶች ትልቅና ጠፍጣፋ ክዳን ሲኖራቸው፣ ሁለት መካከለኛዎቹ ደግሞ የጎን ጠርዞች አሏቸው። ከበስተጀርባ ጥቁር መሬትና አረንጓዴ ተክሎች አሉ።

በዉሃማ ስፍራ አጠገብ ያሉ ሁለት ህጻናት የአሳ ማጥመጃ መረብን ለሁለት ይዘዋል። ሌሎች ትናንሽ ታንኳ እና ጀልባዎች በዉሃው ላይ ተንሳፈዋል። ከዉሃው ስፍራ ጀርባ ተራራማ ስፍራዎች ለእይታ ግልጽ ናቸው።

የተበላሸ የብር ቀለም ያለው ብረት የሻይ ማንቆርቆሪያ በቅርብ ርቀት ይታያል። ማንቆርቆሪያው በብረት ምድጃ ላይ የተቀመጠ ሲሆን፣ ከሱ በታች የእሳት ነበልባል ይነዳል። ጥቁር እጀታ ያለው ሲሆን፣ የሻይ ማንቆርቆሪያው ለምን አገልግሎት ውሏል?

ይህ ወርቃማ ቀለም ያለው ቀለበት በዙሪያው በነጭ ትንንሽ ድንጋዮች ያጌጠ ክብ ቅርጽ አለው። ቀለበቱ መሃል ላይ ባህላዊ የጀበና ቡና ምስል በጥቁርና ቀይ ቀለም ተቀርጾበታል። ይህ ቀለበት ምን ዓይነት ባህላዊ ስሜትን ለማሳየት ያገለግላል?

"ዋው! ሲያምር!" አዲስና ብሩህ ቢጫ የትምህርት ቤት አውቶቡሶች በአንድ ረድፍ ቆመዋል። ይህ የመደነቅ እና የደስታ ስሜት ይፈጥራል። አውቶቡሶቹ ለተማሪዎች ደህንነት እና ምቾት ያላቸውን ትኩረት ይገልጥጻሉ። የዕድገት ምልክት ነው።

ለጥቁር ሰማያዊ ውሃ ያለው ሐይቅ፣ በረዣዥም አረንጓዴ ኮረብታዎችና ደጋማ ቦታዎች ተከብቦ ይታያል፤ የፊተኛው ክፍል ደግሞ በቁጥቋጦና በደረቁ ዕፅዋቶች ተሸፍኗል፤ ሰማዩም ንጹህ ነው። ይህ ውብ ሐይቅ በኢትዮጵያ ውስጥ የትኛው አካባቢ ነው የሚገኘው?

ከረጃጅም የትምህርት ቤት ህንፃዎች ፊት ለፊት ሰማያዊ የቆርቆሮ በር ይታያል። 'ብሔሬ ኢትዮጵያ' የሚል ጽሑፍ የያዘው የቅድመ አንደኛ፣ አንደኛ እና መካከለኛ ደረጃ ትምህርት ቤት ትልቅ ሰሌዳ ከላዩ ላይ ተንጠልጥሏል።

ብርቱካንማና ደማቅ ቀይ ቀለሞች ያሏቸው የበሰሉ ሮማን ፍራፍሬዎች በጥቅጥቅ ባለ አረንጓዴ ቅጠላማ ዛፍ ላይ ተንጠልጥለዋል። አንዳንዶቹ ፍራፍሬዎች መከፈት ጀምረዋል፤ ፎቶግራፉ በተፈጥሮ የፀሐይ ብርሃን ውስጥ ፍሬዎቹን በቅርብ ያሳያል። ሮማን የተባለው ፍሬ በዋናነት ለየትኛው የጤና ጥቅሙ ይታወቃል?

አንድ ቡድን ነጭ ባህላዊ ልብሶች እና ልዩ የራስ መሸፈኛ ለብሰው በአደባባይ እየተጓዙ ነው። ከኋላ በኩል ያለው ሰው ሰማያዊና ወርቃማ ጨርቅ ተከናንቧል። አብዛኞቹ ሰዎች የእንጨት መስቀል ያለበትን ክራር ይዘዋል።

አራት ትልልቅ ክብ የፍሳሽ ማጣሪያ ገንዳዎችና የኮንክሪት ማጣሪያ ክፍሎች ከአየር ላይ ይታያሉ። ይህ የከተማው የውሃ ማጣሪያ ተቋም በአረንጓዴ የዛፍ ደኖችና በመኖሪያ ሕንፃዎች በተከበበ ሰፊ ቦታ ላይ ተቀምጧል። "የሁለተኛው ኢትዮጵያ የከተማ ውሃ አቅርቦት ሳቲቴሽን ፕሮጀክት" ይላል።

ብዙ ኦርቶዶክሳዊ ቀሳውስት በነጭ ካባ እና ነጭ ጥምጣም ለብሰው በክብ ተሰልፈው ቆመዋል። በስብሰባው መሃል ላይ በከበሮ እየመቱ የሚዘምሩ አራት ሰዎች አሉ፤ በአካባቢው ደግሞ ቀይና ቢጫ ምንጣፎች ተነጥፈዋል።

ባለ ሁለት ፎቅ ቤት ከከፍተኛ አረንጓዴ የብረት በሮች እና የድንጋይ ግድግዳ አለው። ግድግዳው በትንሽ አጥር የተከበበ ሲሆን ከፊት በኩል የአበባ ቁጥቋጦ ይገኛል። በስተቀኝ በኩል አንድ ነጭ ሕንፃ አለ። ቤቱ ለመኖሪያነት የተሰራ ነው?

አረንጓዴ የሎሚ ፍሬዎች በቀይ ኬሻ ላይ ተዘርግተዋል። ከሎሚዎቹ በላይ ጥቅጥቅ ያለ የአረንጓዴ ሰላጣ ክምር በነጭ ኬሻ ላይ ተቀምጧል። አንድ ሰው በግራ በኩል ሎሚዎችን እየለየ ነው።

በርካታ አርሶ አደሮች ከብቶች በመጠቀም ገለባ ለመውቃት ተሰማርተዋል። ገበሬዎቹ ከበስተጀርባ ኮረብታዎች በሚገኙበት ስፍራ ላይ፣ በባህላዊ ዘዴ የእርሻ ምርት ሲሰበስቡ ይታያል። በዚህ ባህላዊ የአጨዳ ዘዴ ውስጥ ከብቶች ምን አይነት ተግባር ያከናውናሉ?

አገው ሕዝብ በኢትዮጵያ ውስጥ ጥንታዊ ከሚባሉት ብሔረሰቦች አንዱ ነው። በዋናነት በአማራ ክልል ምዕራባዊ ክፍሎችና በትግራይ ይኖራሉ። የአገው ሕዝብ ለኢትዮጵያ ባህልና ታሪክ (በተለይ ለዛግዌ ሥርወ መንግሥት) ትልቅ አስተዋፅዖ አድርጓል። ኩንላ የሚባል ቋንቋ አላቸው።

በስታዲየም ሜዳ ውስጥ በሺዎች የሚቆጠሩ ሰዎች በአንድ ላይ ተሰባስበው ቆመዋል። ብዙዎቹ ሃይማኖታዊ የራስ ልብስ ደፍተው፣ በሰላም ወደ መሬት እየሰገዱ ነው።

ባህላዊ የሐበሻ ልብሶች ከዘመናዊ ፋሽን ጋር ሲዋሃዱ፣ እንደ አጭር ቀሚሶች ያሉ ቅርጾችን ይይዛሉ። ይህ አዲስ አዝማሚያ የባህላዊውን ጥልፍና የጨርቅ ውበት ሳይለቅ፣ የአለባበስ ምቾትንና ዘመናዊ ገጽታን በመፍጠር በወጣቶች ዘንድ ተወዳጅ ሆኗ

ከቆዳ ቀለም ጋር በሚመሳሰል እግር ላይ የተደረገው ይህ የሚያምር የእግር ሰንሰለት፣ ፍቅርንና ደስታን ያንጸባርቃል። ሰንሰለቱ በወርቃማ መስመሮችና በብርሃን አብረቅራቂ ድንጋዮች የተሠራ ሲሆን፣ በመሃል ላይ ክፍት የልብ ቅርጽ አለው።

በተለያየ ቅርጽና መጠን ብዙ የውሃ ፕላስቲክ ጠርሙሶች በአንድ ረድፍ ተደርድረዋል፡፡ ፕላስቲኮቹ ሰማያዊ ክዳን ያላቸው ሲሆኑ በውስጣቸው ውሃ ይዘዋል፡፡ በአንዳንድ ጠርሙሶች ላይ የውሃው ስም ተለጥፎ ይገኛል፡፡

ሁለት የቆዩ የአሉሚኒየም ሻይ ማፍያዎች ናቸው። አንደኛው ማፍያ በብረት ምድጃ ላይ በተለኮሰ እሳት ላይ ተቀምጧል። የሻይ ማፍያዎቹ ያረጁ ቢመስሉም፣ አሁንም ውሃ ለማፍላት በአገልግሎት ላይ እንደዋሉ መረዳት ይቻላል።

ደማቅ አረንጓዴ ባለ-ሁለት ፎቅ አውቶቡስ በከተማ መንገድ ላይ እየተጓዘ ነው። ሰፋሪኮም የተጻፈበት ባንዲራ የያዙ ሰዎች በደስታ ሲያውለበልቡ፣ የደመቀ የፕሮሞሽን ድባብ ይፈጥራል።

በጥንቃቄ የተቀዳ ትኩስና ጥቁር ቡና በስስ ሲን ውስጥ ይታያል። ቡናው እየሞላ ከመሄዱ የተነሳ በቀስታ እየፈሰሰ ሲሆን፣ የቡናውን ጣዕም በጉጉት መጠበቅ የፍቅርና የእረፍት ስሜት ይፈጥራል።

ብዙ ባህላዊ እቃዎች፣ ጌጣጌጦች፣ ቅርጫቶችና ሌሎች ዕደ-ጥበባት የተሞላች ጠባብ የሱቅ መተላለፊያ ነው። እጅግ ብዙ እቃዎች በብዛት ስለተደረደሩ መደነቅን የሚፈጥር ነው፣ ደንበኛን የሚጋብዝ የትኩረት ስሜት ተንጸባርቋል። ብርሃናማው ወለል ውበቱን ጨምሮታል።

በቁጥር ማስያ መሳሪያ ላይ ተደርድረው የተጻፉ ረጅም ቁጥሮች አሉ። ይህ መሳሪያ ብዙ ቁጥሮችን እና የሂሳብ ስሌት መስሪያ ምልክቶችን ያካተተ ነው።

ማራኪ ጥቁር ፀጉር ያላት ወጣት ሴት አረንጓዴ እና ነጭ የባህል ልብስ ለብሳለች። በወርቅ ጉትቻዎችና በሁለት የአንገት ሀብሎች ጌጥ አድርጋለች፤ አንደኛው መስቀል አለው። ቀይ የከንፈር ቀለም ተቀብታ በቀጥታ ወደ ፊት ትመለከታለች።

ባህላዊ የሳር ክዳን ቤቶች ፊት ለፊት፤ ሁለት ሴቶች ደማቅ የሀገር ልብሶችን ለብሰው በፍቅርና በደስታ እየተሳሳቁ ነው:: አንዷ በነጭና ቢጫ ሌላዋ ደግሞ በቀይ ልብስ ሲታዩ፤ በውስጣቸው ከፍተኛ ደስታ እያንፀባረቁ ነው ::

ይህ የማስታወቂያ ሰሌዳ በዋናነት ቀይ ብርቱካናማ እና ነጭ ቀለሞችን ይጠቀማል። ማስታወቂያው ስለ ኤም አድቨርታይዚንግ እና ስለዲጂታል ማተሚያ ማሽኖቻቸው ናቸው። የማስታወቂያው ስልክ ቁጥር ከታች በግልጽ ተጽፏል። የሚታዩት ማሽኖች ምን ያህል ናቸው?

ይህ አስደማሚ ነው:: የኢትዮጵያ ገጠራማ አካባቢ ያለ ልጅ ነው ። ጠንካራ ገጽታውና ልዩ የፀጉር አቆራረጡ አፍቃሪ የሆነ ባህላዊ ውበትን በሚገርም ሁኔታ ያንጸባርቃል።

የኢትዮጵያ ባህላዊ ልብስ የለበሱ ሴቶች በአንድ መድረክ ላይ ቆመዋል። ሴቶቹ ነጭ ረዥም ቀሚሶችን በቀለም ያሸበረቁ ቀበቶዎች ለብሰዋል። ከሴቶቹ አንዷ ባለ ቀለም ከበሮ ይዛለች፣ የተቀሩት ደግሞ እያጨበጨቡ ይታያሉ።

በረሃማ ጸሃይ ባረፈበት መሬት ላይ የተወሰኑ ትናንሽ ቁጥቋጦዎች በቅለዋል። ቦታው ላይ የተወሰኑ ከጭቃ የተሰሩ ቤቶች ሲኖሩ ተሻግሮ ደግሞ ተራራማ አረንጓዴ ቦታ ሰፊውን ቦታ ይዟል።

ጥቁር ሰማያዊና ነጭ አውቶቡስ በአፈር መንገድ ላይ ቆሟል። ተራራማ በሆነው አካባቢ አጠገቡ ሰዎች ሲንቀሳቀሱ ሁለት ወንዶች ደግሞ ከፊት ለፊት ይጓዛሉ። ከጀርባ ሰፊ ወንዝ ወይም ሐይቅ እንዲሁም ተራሮች ይገኛሉ።

የዩኒፎርም ለበሱ ፖሊሶች በክፍል ውስጥ ተቀምጠዋል ። ሴቶቹ ጥልቅ ትኩረት ሰጥተዋል ፣ ግንባራቸው ላይ ጭንቀት አለ ። ሲያስጨንቅ! የፖሊስ ባርኔጣቸው በፊታቸው ባለው ጠረጴዛ ላይ አለ።

በአዛውንት ዕድሜ ላይ የምትገኝ ሴት በቀኝ በኩል የሚታየውን የተባበሩት መንግስታት ድርጅት ሰማያዊና ነጭ ባንዲራ ከበስተጀርባ አድርጋ፤ በትኩረት ትመለከታለች። በግራጫና ጥቁር ሸካራ ጃኬት፣ በአንገቷም ነጭ የዕንቁ ሀብል እና በጆሮዋም ዕንቁ ጉትቻ ለብሳለች።

በስታዲየም ውስጥ አራት እግር ኳስ ተጫዋቾች ሐምራዊ ማልያ ለብሰው እርስ በርሳቸው ተቃቅፈው ቆመዋል። የቡድኑ አባላት መተቃቀፍ የድልን ደስታ እና የመተሳሰብ ስሜት በግልጽ ያሳያል።

ኢትዮጵያ የፈረስ ግልቢያ ውድድሮች ላይ ፈረሰኞቹ ባህላዊና ያጌጡ ልብሶችን ይለብሳሉ። ለፈረሶቹም ቢሆን 'አልቦ' በመባል የሚታወቀው ያጌጠ የመቀመጫ ብርድ ልብስ እና ሌሎች ውበት ያላቸው ማስዋቢያዎች ይለበሳሉ። ይህ አለባበስ ጀግንነትንና ባሕልን የሚያሳይ ነው።

ልጅቷ በፈገግታ የኖራን ጠመኔ ይዛ በሰሌዳ ላይ እንግሊዝኛ ፊደላትን እየጻፈች ነው። ለልጆች ጥሩ የትምህርት ዕድል ማግኘት ለወደፊት ህይወታቸው ምን ያህል ወሳኝ ነው?

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀ ጳጳስ ወይም ከፍተኛ ባለሥልጣን የሚመስል ሽማግሌ ሰው ያሳያል። ረዥም ነጭ ጢማቸውና በአንገታቸው ላይ የተንጠለጠሉት መስቀል የሚታየው ይህ ሰው በቤተ ክርስቲያን ተዋረድ ምን ያህል ከፍተኛ ቦታ አላቸው?

ሦስት ወጣት ሴቶች በሌሊት መንገድ ላይ ቆመዋል። አንደኛዋ ሮዝ ቀለም ያለው ቀሚስ ለብሳለች፣ ሁለተኛዋ ደግሞ ቢጫ ቀለም ያለው ልብስ አድርጋለች። ሦስተኛዋ ደግሞ ጥቁር ብራና አጭር ሾርት አድርጋለች። ከበስተጀርባ የመንገድ መብራቶችና የነጭ መኪና የፊት መብራት አሉ።

ዋው ሲያምር! ባህላዊ ሸክላ በተሰሩ ዕቃዎች ላይ ጣፋጭ ምግቦች ቀርበዋል። ከበስተጀርባ የተሸመኑ የባህል መሶቦች ውበቱን አጉልተዋል ። ምግቦቹ በቅንጦትና በሚያምር ሁኔታ ቀርበው ለመብላት ይጋብዛሉ። ደስታን ይሰጣል ።

ኮካኮላ ቀላ ያለ ቀለም፣ ፋንታ ቢጫ ቀለም ፣ስፕራይት ውሃማ ቀለም ያላቸው ጣፋጭ እና ከአልኮል ነፃ የሆኑ የለስላሳ መጠጦች ናቸው። እነዚህን መጠጦች ለሁሉም የእድሜ ክልል መጠቀም ይፈቀዳል።

"ጎደር" የሚል ስም ያለውን የኢትዮጵያ ቀይ ወይን ጠርሙስ መጠጥ ያሳያል። ጠርሙሱ ቀይ ካፕ እና ወርቃማ ጽሑፎች ያለው ቀይ መለያ አለው።

በኢትዮጵያ የተፈጥሮ ማዳበሪያ አብዛኛው ጊዜ የሚዘጋጀው ከእንስሳት ፍግ እና ከቅጠልና ከምግብ ቅሪቶች ነው። እነዚህ ማዳበሪያዎች የአፈርን ለምነትና እርጥበት ለመጨመር ይረዳሉ፤ ይህም የሰብል ምርትን ያለ ውድ ኬሚካሎች ለማሳደግ ወሳኝ ሚና አላቸው።

ሰፊ የቀለም ማተሚያ ማሽን የተለያዩ ደማቅ ቀለሞችን ያለበት ረጅም ወረቀት እያተመ ነው። ማሽኑ ብረታ ብረት ሲሆን በውስጠኛው በኩል ወረቀቱ በሮለሮች ውስጥ ያልፋል። በስተጀርባ ሌሎች የህትመት እቃዎች ተዘርግተዋል። ይህ ማሽን ምን ያህል ፍጥነት ያትማል?

ዘመናዊ የቢሮ ጠረጴዛ እና ወንበር ከጀርባው ከጨለማው ከተማ የሰማይ መስመር ጋር በንቃት ይታያል። የእንጨትና የግራጫ ቀለም ጥምረት የብስለት እና የጥራት ስሜትን ሲሰጥ፤ ላፕቶፕ ኮምፒውተሩ የትኩረትና የሥራ ፍላጎትን ያንጸባርቃል።

ትልልቅ ጥሬ ቀይ ሥጋ ቁርጥራጮች ረዣዥም ቡናማ ጠረጴዛዎች ላይ ተቀምጠዋል። ሰዎች በግራና በቀኝ በስጋው አጠገብ ቆመዋል። አንዱ ሰው በስጋው ላይ እጁን ዘርግቶ በመንካት ላይ ነው። ከቤት ውጭ በሚመስል ገበያ ውስጥ የስጋ ሽያጭና ማዘጋጀት እየተካሄደ ነው።

ለልደት ማስዋቢያነት የሚያገለግሉ ቁሳቁሶች ፊኛዎች፣ የልደት ሻማዎች እና የተለያዩ ባለቀለም ባንዲራዎች ናቸው። በተጨማሪም፣ የኬክ መቆሚያዎች፣ ቆቦች እና የሚጣሉ የጠረጴዛ ዕቃዎች ድግሱን ለማስዋብና ደስታ ለመፍጠር ይረዳሉ።

የመፅሐፍ ሽፋን ወይም የምስል ጀርባ ከፊት ቀርቦ አለ። ዋናው ቀለም ጥቁር ሰማያዊ ወይም ወይንጠጅ ነው። በትልልቅ እና በደማቅ ቢጫ ፊደላት የአማርኛ ቃል 'ሃዲስ' ተብሎ የሚነበብ ፊደል ተጽፎበታል።

አንዲት ሐምራዊ ሻሽ የደረበች የገጠር ሴት መሬት ላይ ተቀምጣለች። በእጆቿ ቡና እያጠበች ነው፣ ጠንካራ የብርቱካናማ እሳት ከፊት ለፊቷ ይነዳል። የብርሃኑና የጥላው ንፅፅር የውስጠኛው ክፍል ቢጫና ቡኒ ቀለም እንዲመስል አድርጎታል።

በደንብ የበቀሉ በርካታ የጥቅል ጎመን ተክሎች መስኩን ሞልተው አሉ። የእጽዋቱ ቅጠሎች ሰፋፊ፣ ጤናማ እና ደማቅ አረንጓዴ ቀለም አላቸው። ከጎመን ተክሎች መካከል ጥቂት የሙዝ ችግኞች ብቅ ብለዋል።

ይህ ምስል የቆዳ እንክብካቤ እና የውበት ሕክምናን ያሳያል። በምስሉ ላይ የሚታየው የቆዳ ሕክምና ዘዴ ምን ዓይነት የውበት ችግሮችን ለመፍታት ሊያገለግል ይችላል?

ፊታችውን እና አይናቸው ላይ የሚቀባ ነገር ያደረጉት ሴቶች ያስፈራሉ። ሙሉ ፊታቸው በሌላ ቀለም የተሸፈነ እና እንግዳ የሆነ እይታን የሚፈጥር ነው።

የኢትዮጵያ ፌዴራል መከላከያ ሠራዊት አርማ ነው። ቢጫ ክብ ውስጥ ክንፎች፣ ጦር፣ ሰይፍ እና መልህቅ ይታያሉ። አርማው በአረንጓዴ ቅጠሎች የተከበበ ሲሆን፣ ከታች በኩል ደግሞ ቀይ፣ ቢጫና አረንጓዴ የሆነ የኢትዮጵያ ባንዲራ አለ።

ቀስተ ደመናና የመርከብ ቅርፅ ያለበት የመስታወት ስዕል ይታያል። ረጅም ነጭ ፂም ያለው ሰው በእጁ ወደ ላይ እየጠቆመ ነው። ሰዎች ከታች ቆመው ሲጸልዩ በስተግራ በኩልም መስዋዕት ይቀርባል።

የቴዲአፍሮ እና ያምለሴት ፎቶ ዋው ሲያምር። የኢትዮጵያ ሰንደቅ ዓላማ ቀለማት ያለበት ቲሸርት ለብሰዋል። ሴትየዋ የዓርማውን ቀለማት በፊቷ ላይ ተቀብታለች። በጋራ ፍቅርን ማሳየታቸው ደስታን ይፈጥራል። ሲያስደንቁ።

ቶምሶን የሚል ስያሜ ያለው ዘመናዊ የእንፋሎት ብረት ነው። ብረቱ ዋናው ቀለም ነጭ፣ የውኃ ማጠራቀሚያው እና አዝራሮቹ ቡናማ እና ግልጽ ጥቁር ቀለም አላቸው። ትልቁ የሙቀት መቆጣጠሪያ ቁልፍ በግልጽ ይታያል፣ ብረቱ በነጭ ገመድ ተያይዟል።

ብዙ ሰዎች በለበሱት ቢጫ መለያ (ቬስት) ዛፍ እየተከሉ ነው። የሰፋ ሜዳ ሲሆን ሣሩ አረንጓዴ ነው። ከበስተኋላ ህንፃዎች አሉ። ዛፍ መትከል የጎንደር ዩኒቨርሲቲ አገልግሎት አካል ሊሆን ይችላል።

ክርስቲያን ታደለ የተሰኜ የአማራ ብሔራዊ ንቅናቄ ፓለቲካ ፓርቲ አባል ሲሆኑ የተሰየሙበትን የምርጫ ቦርድ አሸንፈው የህዝብ ተወካዮች ምክር ቤት አባል እንደሆኑ ይታወቃል ።

በግንባታ ቦታ ላይ የደህንነት ቁር የለበሰ ሰራተኛ የኮንክሪት ንዝረት ማሽን እየሰራ ነው። ሰራተኛው ግራጫማ እና ጥቁር ልብስ ለብሶ የንዝረት ቱቦውን ይዟል። ቱቦው ብርቱካናማ እና ጥቁር ከሆነው ማሽን ጋር ተያይዟል። ከበስተጀርባ የተከመረ ምን አለ?

የትግራይ ክልል ባህላዊ የፀጉር አሠራሮች የባህል እና የማህበራዊ ደረጃ መገለጫ ናቸው። ለምሳሌ፣ ሴቶች "ሸሩባ" የሚባሉ በጥንቃቄ የተሰሩ የጥንቅንቅ ሹሩባዎችን ይሠራሉ፣ ወንዶች ደግሞ "ኩምባ" የተሰኘ አጭርና የተዋበ አቆራረጥ ሊመርጡ ይችላሉ።

አንዲት ሴት በተያያዘ እንጨት ላይ ተደግፋ ቆማለች። ይህች ሴትም የለበሰችው ባህላዊ ይዘት ያለው በዘመናዊ መልክ የተሰራ ልብስን ነው። ልጅቷም ጸጉሯን በጎፈሬ ስታይል አበጥራዋለች።

በርካታ ወንዶች በነጭ ቀሚስና በአረንጓዴ ሻሽ የለበሱ ሰዎች በቡድን ቆመዋል። አንዱ ሰው ትልቅ ከበሮ ተሸክሞ ይገኛል። መሀል ላይ የቆመው ነጭ ጠምጣማ የለበሰው ሰው ወደፊት ቀርቦ አለ።

የሀበሻ ቀሚስ ጥጥ ከተባለ ነጭ የእፅዋት ውጤት እና የተለያዩ ቀለማት ካላቸው ጥለቶች የሚዘጋጅ እጅ ውብ የሆነ የእደጥበብ ውጤት ነው። የሀበሻ ቀሚስ በብዛት በክብረ በዓላት ቀን ሴት ልጆች አምረው እና ተውበው የሚውሉበት ልብስ ነው።

የዝግጅት ማስዋብ ማለት አንድ ሥነ-ሥርዓት ወይም ፕሮግራም የሚካሄድበትን ቦታ ለዓይነ-ገጽ ማራኪና ለታሰበለት ዓላማ የሚስማማ እንዲሆን የማዘጋጀት ጥበብ ነው። ይህም የአበቦችን፣ የመብራቶችን፣ የጨርቆችንና ሌሎች ቁሳቁሶችን በአግባቡ አቀናጅቶ በመጠቀም ለበዓሉ ልዩ ድባብና ውበት መስጠትን ያካትታል።

ዋው ሲያምር! ትኩስ የኢትዮጵያ ቡና! ሲያስደንቅ! የቡናው እንፋሎት ሲተን ማየት ደስታን ይፈጥራል። ነጩ ሲኒና ጥቁሩ ቡና ማራኪ ጥምረት ነው። ከታች የተቀመጡት ፍሬዎች ፍቅርን ያመለክታሉ።

አጼ ኃይለ ሥላሴ ቀዳማዊ የኢትዮጵያ የመጨረሻው ንጉሠ ነገሥት ነበሩ። እሳቸው አገሪቱን ለበርካታ አስርት ዓመታት መርተዋል፤ ኢትዮጵያን ወደ ዘመናዊነት ለማምጣትና ዓለም አቀፍ ግንኙነት ውስጥ ትልቅ ሚና ተጫውተዋል። በተለይም ለአፍሪካ አንድነት ድርጅት መመስረት ጉልህ አስተዋጽኦ አድርገዋል።

አንድ ወንድ በእጁ ስልኩን ይዞ እግሩ ላይ አስደግፎ እያየ ፈገግ ብሏል። ይህ ወጣት ሰማያዊ ሸሚዝን ያደረገ እና ጸጉር እና ጺሙ ያደገ ነው።

በተራራማ ገጠራማ አካባቢ፣ ቁጥር የበዛ የጭላዳ ዝንጀሮ መንጋ በፀሐይ መጥለቂያ ጊዜ በሣር ሜዳ ላይ ተሰብስቧል። ከበስተጀርባ፣ በሸለቆው ላይ የደበዘዘ ሰማያዊና ወርቃማ ብርሃን ይታያል።

አስደንጋጭ የሆነ የመሬት መንሸራተት በተራራማ አካባቢ ላይ ተከስቷል። አረንጓዴው ተክል ወድሟል። ይህን አደጋ ዜና አንባቢ ሴት እየዘገበች ነው። እረ! የመሬት መንሸራተት ሲያስፈራና ሲያስደነግጥ!

አንድ ትልቅ ነጭ የቡና ሲኒ በሞቅ ያለ ጥቁር ቡና ተሞልቷል። በእንጨት ጠረጴዛ ላይ ይቀመጣል፣ ከበስተጀርባ የተጨማለቀ ጋዜጣ አለ። የቡናው ሽታ ምን ይመስላል? የጠረጴዛው ቀለምና የጋዜጣው ርዕስ ምን ነበር?

ርዕሱ እና ቀለሙ ድንቅ መፅሐፍ እንደሆነ ይመሰክራል ፤ የፈረሱ አቋቋም ከጎጆ ቤቱ እና ከእሷ ጋር ተዳምሮ አንብቡኝ ብሎ ልብን ያሸፍታል።

እርጥብ መንገድ ወደ ተራራው የታችኛው ክፍል ወደሚገኝ ጥቁር የኮንክሪት ዋሻ ይገባል። በሁለቱም በኩል በደን የተሸፈኑ አረንጓዴ ኮረብታዎች ይታያሉ። ከዋሻው ቀኝ በኩል ቢጫ የመከላከያ ባቡር ተዘርግቷል።

በኢትዮጵያ ቡና ከምግብ ባሻገር ማኅበራዊ ትስስር የሚፈጠርበት ዋና መንገድ ነው። የቡና ሥነ ሥርዓት ቤተሰብና ጎረቤቶች በጋራ ተሰብስበው፣ ስለ ዕለታዊ ጉዳዮችና ችግሮች የሚወያዩበት መድረክ ነው። ይህ ወግ ፍቅርን፣ መከባበርንና አንድነትን ያጠናክራል።

ይህ ምስል የጂኦሜትሪ ትምህርት መሳሪያዎች ስብስብ ያሳያል። ስብስቡ ብርና ሰማያዊ ቀለም ያላቸው ኮምፓሶች እና ዲቫይደሮች ይዟል። በተጨማሪም መለኪያ ገዢ፣ ትሪያንግል ገዢዎች፣ ፕሮትራክተር፣ እርሳስ፣ መደምሰሻ እና እርሳስ መቅረጫ በግልጽ ይታያሉ።

ባህላዊ ነጭ ልብስ የለበሱ ወጣት ሴትና ወንድ ጥምዝ ፀጉሯና ያጌጠ ልብሷ ጋር ይታያሉ። ከበስተጀርባ ኮረብታዎችና ሕንፃዎች ባሉበት ውጪ ቦታ ላይ ከሕዝብ መካከል ቁመው እያዩ ነው።

በድንጋይና በሳር የተሰራው የኩሪፍቱ ሪዞርት መግቢያ በር፣ በአረንጓዴ ተክሎች ተከቧል። ሰማያዊው ሰማይና ንጹህ አየሩ ለመዝናናት ያለንን ፍቅርና ጥልቅ ደስታ በልብ ይፈጥራል።

ከግራ በኩል ሰማያዊ መካከል ላይ ነጭ እና በቀኝ በኩል ቀይ መደብ ያለዉ " መቄዶንያ ሰዉን ለመርዳት ሰዉ መሆን በቂ ነዉ!" የሚል ፅሁፍ የተፃበት ማስታወቂያ ላይ ከታች የኢትዮጵያ የሀይማኖት ተቋማት ጉባኤ የሚገልፅ ፅሁፍ ታትሞበታል።

ምን አይነት ግሩም ከተማ ነዉ! አቀማመጡ ፣ የህንፃዎቹ ገፅታ፣ የመብራት አይነቱ፣ ከጎን ያለዉ አረንጓዴ ቦታ፣ ሁሉም ለሰዉ ልጅ ተመራጭ ከተማ ነዉ። አንድ አይነት የመብራት ገፅታ መያዛቸዉ እፁብ ድንቅ ነዉ!

በሠልፉ ላይ ያሉት ወንዶች ወታደራዊ ልብስ መልበሳቸውና በታጣቂዎች መከበባቸው ምን ዓይነት የሥልጣን ወይም የኃላፊነት ደረጃን ያመለክታል? ከበስተጀርባው ያለው ሕንፃ እና አጠቃላይ ሁኔታው የምሥሉን ትርጉም እንዴት ሊያጎላው ይችላል?

ለቆዳ ልስላሴ የሚሆኑ ተፈጥሯዊ አትክልቶች የሆኑ ሲሆኑ እንቁላል ፥ሎሚ ፥ቱና የመሳሰሉ ተፈጥሮአዊ ንጥረ ነገሮች ነገሮች ይታያሉ። እንዲሁም ደግሞ አቡካዶ ከፊት ላይ የተቀባች ሴት ትታያለች።

ጥቁር እና ነጭ ልብስ የለበሱ ሁለት ሰዎች እጅግ በጣም ብዙ ቀይ የኮካ ኮላ ሳጥኖችን ከትልቅ ቀይ መኪና ላይ ያወርዳሉ። በሳጥኖቹ ውስጥ መስታወት ጠርሙሶች ያሉ ሲሆን፣ ይህም የከባድ ስራን እና የብስጭት ስሜትን ይገልጻሉ።

ብዙ የሚያብረቀርቁ ቀይ እንጆሪዎች በአንድ ትልቅ ሳህን ላይ ተከምረዋል። ሳህኑ በውጭ ጠረጴዛ ላይ ሲቀመጥ፣ ከበስተጀርባው ደግሞ አረንጓዴ የሳር ሜዳ እና ረዣዥም ዛፎች አሉ።

በአዲስ አበባ ከተማ ሕያው ጎዳና ላይ ብዙ የአማርኛ ማስታወቂያዎች፣ ሰዎችና መኪኖች ተጨናንቀዋል። የሕንጻዎቹ በረንዳዎችና የእግረኞች መብዛት የንግድ እንቅስቃሴውን ግልጽ ያደርጋል። ይህ ፈጣን የከተማ ዕድገት የሰዎችን ዕለታዊ ሕይወት እንዴት እየቀየረው ነው?

በከብቶች ማሰማሪያ ውስጥ ጥቁርና ነጭ ላሞች በረድፍ ተደርድረው በሲሚንቶ መጋቢ እየተመገቡ ነው። ላሞቹ የጆሮ መለያ እና አንገት ላይ ገመድ አላቸው። ይህ በምስሉ ላይ የሚታየው የከብት እርባታ ምን ዓይነት ሊሆን እንደሚችል ይገምታሉ?

ዋው! ባህላዊው ልብስ ሲያስደንቅ! በጀርባው በኩል በሚያምር ሁኔታ በብረታ ብረት አዝራርና ጥልፍ ያጌጠ ነጭ ልብስ ነው። አዝራሮቹ መስቀል መሰል ቅርፅ ይሠራሉ። የአንገቱ መስመር በቀለማት ያሸበረቀ ጥልፍ አለው። ሲያምር ያማልላል !!።

ዋው ሲያምር! የመዋቢያ ዕቃዎች በመደርደሪያ ላይ በደንብ ተደርድረው ይታያሉ። ቡኒ፣ ቢጫና አረንጓዴ ቀለም ያላቸው "ቫዝሊን" ምርቶች በብዛት አሉ። በጥንቃቄ የተደረደሩት ዕቃዎች መደብሩ ንፁህ መሆኑን ያመለክታሉ። የሌሎቹ ዕቃዎች ቀለም ግልጽነት ይፈጥራል።

በረሃማ መሬት ላይ ከሚገኝ የውኃ ቁፋሮ ማሽን ኃይለኛ የውኃ ጄት እየተንፏቀቀ ይገኛል። ቢጫማው የማሽኑ መሳሪያ ሰማይ ስር ከመሬት የሚፈስ የንፁህ ውሃ ምንጭ አገኘ። የውሃው ርጭት የመሬቱን አቧራ ያረሰርሳል። ይህ የልማት ስራ ውጤት ምን ሊሆን ይችላል?

የአፍሪካ አህጉር ካርታን ። የአፍሪካ ካርታ በእያንዳንዱ ሀገር ባንዲራ የተሞላ ሲሆን፣ በዙሪያው በ24 ኮከቦች የተከበበ የብርሃን ጨረር ቅርጽ ያለው የአፍሪካ ሕብረት አርማ አለ። ዳራው አረንጓዴ ነው።

ይህ የሚያብረቀርቅ አምበርማ ቡኒ የቅዱስ ጊዮርጊስ ቢራ ጠርሙስ ደስታንና እርካታን ይገልጻል። ከጠርሙሱ አጠገብ ባለው ብርጭቆ ውስጥ ወርቃማ ቢራ ከነ አረፋው ይታያል። በመለያው ላይ ጀግናው ቅዱስ ጊዮርጊስ በፈረስ ሆኖ ዘንዶን ሲወጋ መታየቱ ድልንና ኩራትን ያሳያል።

የቼልሲ የእግር ኳስ ክለብ ማሊያ የለበሰች ሴት ፈገግ ስትልና እጆቿን በትከሻዋ አካባቢ ስታስቀምጥ ይታያል። ይህች ወጣት ሴት በእግር ኳስ ክለቧ ትልቅ ፍቅርንና ከፍተኛ ደስታን ታንፀባርቃለች።

ቀነኒሳ በቀለ ታላቅ የኢትዮጵያ ረጅም ርቀት ሯጭ ነው። በ5,000 እና 10,000 ሜትር የዓለም እና የኦሎምፒክ ክብረ-ወሰኖችን የሰበረ ሲሆን፣ በርካታ የወርቅ ሜዳሊያዎችን ለሀገሩ አስገኝቷል።

በጠቆረ ጥቁር ዳራ ላይ፤ ከታች በኩል አንድ የሰው እጅ ምስል ከእሳት ነበልባል ጋር ይታያል። እጁ በጨለማ የተሸፈነ እና፤ የእሳቱ ቢጫ እና ብርቱካናማ ብርሃን ብቻ በመዳፉ ዙሪያ ያበራል። ከላይ በብርቱካን ቀለም "የተስፋ ክትባት" የሚል ጽሑፍ አለ።

ማየት የተሳናቸው ሰዎች ፊትን በዲጂታል መልኩ መመርመሪያ ስካን እያደረጉ ነው። ከመጠን በላይ ቀይ እና ቢጫ ቦታዎች የቆዳ ችግሮችን ያመለክታሉ። በስተቀኝ በኩል አንድ ሰው ኮስሜቲክ የቆዳ ሕክምና ይሰጠዋል። የተሻሻለ የቆዳ ጤንነት ለማግኘት ሌላ ምን ዓይነት ህክምናዎች ይመከራሉ?

ግርማ ሞገስ ያለው ፋሲል ግቢ ቤተ መንግሥት ረዥም ግንቦች አሉት። በአረንጓዴ ሳር ሜዳ የተከበበው ይህ ጥንታዊ ቅርስ የኢትዮጵያን ታላቅ ታሪክ ያሳያል፤ ይህም መደነቅን ይፈጥራል።

ከቤት ውጭ ባለ ክፍት የገበያ ስፍራ ሰዎች በሽያጭ ሥራ ተጠምደዋል። አርሶ አደሮች አትክልቶችንና ቲማቲምን ጨምሮ የተለያዩ ምርቶችን መሬት ላይ ዘርግተዋል። ብዙዎቹ አትክልት ሻጮች ፀሐይ ለመከላከል ኮፍያዎችን ለብሰዋል። ገበያው ስራ በዛ ይላል። አርሶ አደሮችና ሻጮች ምርቶቻቸውን በየስንት ጊዜው ለገበያያቀርባሉ?

ሰማያዊ ሰማይና ነጭ ደመና ያለበት ገጠራማ ስፍራ አለ። በሜዳው መካከል ከሳር የተሰራ ጎጆ ሲኖር፣ በዙሪያው ሌሎች ቤቶችና ረጃጅም ዛፎች አሉ። ከፊት ለፊት የሾክ ቁልቋልና ድንጋዮች አሉ።

እግዚአብሔር ሆይ! ምንኛ ብዙ ፍራፍሬዎችና አትክልቶች ናቸው! አናናሶች፣ ሙዞች፣ ቀይ ሽንኩርቶች እና ሎሚዎች! ገበያው በብዛትና በደማቅ ቀለም ሞልቷል አደል !

የሽልማት ማዕረግ ላይ ሶስት አትሌቶች በአበባ የአክሊል ዘውድ ተሸልመው አሸናፊነትን በሚያሳዩ ትልልቅ ዋንጫዎች ቆመዋል። በሴቶች ስፖርት ውስጥ የኢትዮጵያ አትሌቶች ትልቁን ድርሻ የሚይዙባቸው ሦስት ዋና ዋና የሩጫ ዓይነቶች የትኞቹ ናቸው?

ብዙ ጥቅል "ውሽውሽ ሻይ" እና "ቶሲኝ ሻይ" የሻይ እሽጎች ተሰልፈው አሉ:: አብዛኞቹ ጥቅሎች የሻይ ቅጠል የምትለቅም ሴት ምስል አላቸው:: እነዚህ ኢትዮጵያ ውስጥ የሚመረቱ ሻዮች በሀገሪቱ የሻይ ገበያ ውስጥ ምን ያህል ቦታ አላቸው?

አንድ መምህር በነጭ ኮት፣ በክፍል ውስጥ ባለ ጠረጴዛ ላይ ተቀምጠው ያሉ ሁለት ዓይነ ስውር ተማሪዎችን ያግዛል። ይህ የማስተማር ሁኔታ የትጋትንና የፍቅርን ስሜት በመግለጽ ለተማሪዎቹ የእውቀት ስኬት ተስፋን ይሰጣል።

አንዲት ሴት በቀይ ምንጣፍ ላይ ተንበርክካ የሃይማኖት አባት እግር ስር አጎንብሳለች። ነጭ ጥምጣም እና መጎናጸፊያ የለበሱት አባት መስቀል ይዘው በልዩ ወንበር ተቀምጠዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥመስቀል በመሳም የሚያገኙት መንፈሳዊ ጥቅም ምን እንደሆነ ይታመናል?

በአንድ ሰው ጀርባ ላይ ዋግምት በመባል የሚታወቀው ባህላዊ መሳሪያ ብዙ ቦታዎች ላይ ተሰክተዉበታል። ሰውየው ከአንገቱ ጀምሮ እስከ ጀርባው ድረስ በነዚህ መሳሪያዎች ተይዟል።

በአንድ ቡናማ የሸክላ ብርጭቆ ውስጥ አረፋማ መጠጥ ከላይ ይቀዳል። ረጅም ጠላ ከአረፋው መሃል ወጥቶ ሲታይ፤ ከበስተጀርባው ባለው የእንጨት ጠረጴዛ ላይ የተጠበሰ ግብጦ የያዘ ትንሽ ጎድጓዳ ሳህን አለ።

የወጣቶቹ የሰውነት እንቅስቃሴ የመሮጥ እና የመዝለል ዓይነት ነው። ትዕይንቱ በዜና መግለጫ ፍሬም የተደገፈ ሲሆን፣ ከታች ጽሑፍና ምልክት ቋንቋ ተርጓሚ ነው። በምስሉ መሀል የሚታየው የወጣቶች እንቅስቃሴ ምን ዓይነት ባህላዊ ጨዋታ ወይም ውድድር ሊሆን ይችላል?

የሚያማምሩ እና የሚያስጎመዡ ፍራፍሬዎች በካሬታ ላይ ተደርድረው ተቀምጠዋል። ፍራፍሬዎቹ አናናስ እና ሃብሃብ ሲሆን የበሰሉት አናናሶች ለመብላት የሚያጓጉ እና የሚያስጎመዡ ናቸው።

የቅንጦት የሮሌክስ የእጅ ሰዓት በቅርብ ርቀት ተቀርጿል። ሰዓቱ የተጠላለፈና ባለ ሁለት ቀለም ማሰሪያ ሲኖረው ሮዝ ወርቃማ እና ወዝ ያለው ፊት አለው። በሰዓቱ ዙሪያ ክብ የወርቅ ማስጌጫዎች አሉ።

ባለ ሰማያዊ-አረንጓዴ ቀለም ያለው ኮንቴይነር መርከብ በባሕር ላይ ይንሳፈፋል። መርከቡ በበርካታ ቀይ ኮንቴይነሮች ተጭኖ ሲሆን ከላይ ሦስት ነጭ ክሬኖች አሉት። በመርከቡ የጎን ክፍል ላይ በነጭ ቀለም ተጽፏል።

ዋው ሲያስደንቅ! አንድ ሰው በእጁ ዘር እየበተነ አርሶ በጎርባጣ መሬት ላይ ይራመዳል ። የወደፊት ምርት ተስፋ! ደማቅ ፀሐይና ትጋት አይ ፈጥሮ ግሩም እኮ ነው!! ሲያስደስት!

የፊት ጭንብል በማምረቻ ፋብሪካ ውስጥ ነጭ እና ሰማያዊ ልብስ የለበሱ ሰራተኞች በንፅህና አጠባበቅ ጥንቃቄ የተሰሩትን ምርቶች ከመሰብሰቢያ መስመር ላይ በጥንቃቄ እየተቀበሉ ነው።

ከፍተኛ ቁጥር ያለው የሙዚቃ ቡድን በአረንጓዴ ሜዳ ላይ ሆኖ ባህላዊ ሙዚቃ ያቀርባል። ወንዶቹ ነጭ ልብስ ለብሰው ዋሽንት ሲነፉ፣ ሴቶቹ ደግሞ ተቀምጠው ነጭ ልብስና ባለቀይ ሽርጥ ለብሰው መደብደብ ያደርጋሉ። ከበስተጀርባ ጥቅጥቅ ያሉ ቅጠሎች አሉ።

ይህ እይታ ከፍተኛ ደስታን እና መደነቅን ይፈጥራል። በቦርሳ ውስጥ ያሉት ብዙ የሚያብረቀርቁ ሊፕ ግሎሶችና ሽቶዎች የፍቅርንና የውበትን ስሜት ይሰጣሉ። ይህ የሚያምር ሮዝ እና ቀይ የምርቶች ክምችት የደስታ እና የብዛት መግለጫ ነው።

በአንድ ሳራማ ሜዳ ላይ ሰፊ የጭቃ ቤት ተሰርቷል። ቤቱ በከፊል የተቀባው ቀለም በመልቀቅ ላይ ሲሆን በአንደኛው በኩል ያለው ግድግዳ ደግሞ እንጨቶቹ ከጭቃው ስር ወጥተዋል።

ባህላዊ ነጭ የሐበሻ ልብስ የለበሰች ሴት በውጭ ደረጃዎች ላይ ተቀምጣለች። ረዥም ጥቁር ፀጉሯ ወርዶ አለ፣ በአንገቷና በእጆቿ ላይ ባለቀለም ጥልፎችና የብር አምባሮች አሏት። የመረጋጋትና የውበት ስሜት ያንጸባርቃል።

የኢትዮጵያ ወታደራዊ ማዕረጎች ከዝቅተኛው እስከ ከፍተኛው የተዋቀረ የሥልጣን ደረጃን ያመለክታሉ። ከምልምል ተነስቶ ወደ ሻምበል ፣ ኮሎኔል እና ጄኔራል የሚደርሱ ሲሆን፣ እያንዳንዱ ማዕረግ የተወሰነ ኃላፊነትና የአመራር ድርሻ አለው።

የኢትዮጵያ ባንዲራ ከዘመን ወደ ዘመን ለውጦችን አስተናግዷል። ዋናው ነገር የመሃሉ አርማ (ምልክት) መለዋወጥ ነው። ጥንት በአንበሳው አርማ ወይም ያለ አርማ ሲውለበለብ ቆይቶ፣ በአሁኑ ወቅት ደግሞ የብሔር ብሔረሰቦችን አንድነት የሚገልጽ ሰማያዊ ክብና የወርቅ ኮከብ አርማ ይዟል።

በጨለማ ዳራ ላይ አንድ ትልቅ ሰማያዊ የቁፋሮ ማሽን አለ። ዋናው ጽሑፍ ክልሉ ከማእድን ዘርፍ ከአምሳ ስምንት ሚሊየን ብር በላይ መገኘቱ ይገልፃል። ዜናው የፋይናንስ ደስታን ወይም መደነቅን ይፈጥራል።

ሆስፒታል ውስጥ እናትና ሕፃን ያሳያል። እናትየው ሕፃኗን በፍቅር አቅፋለች። የሕፃኑ አይኖች በትኩረት ወደ ካሜራ ያያሉ። እናትና ሕፃኗ በጥሩ ሁኔታ ላይ ናቸው?

በጥቁር የሸክላ መጥበሻ ወጥ በጋዝ ምድጃ ላይ ይታያል። ወጡ ቅባት የበዛበት ሲሆን፣ ከላይ በሁለት አረንጓዴ የቃሪያ ቁርጥራጮች ያጌጠ ነው። ይህ በተለየ ዕቃ ውስጥ የሚዘጋጅ ምግብ በየትኛው የአፍሪካ አገር ውስጥ በስፋት ይገኛል?

በትላልቅ የጭነት መኪና ዙሪያና በላዩ ላይ የቆሙ የታጠቁ ወንዶች በጠመንጃዎችና በባህላዊ ልብሶች ተውበው ተሰብስበዋል። የጥንታዊው ጥቁርና ነጭ ምስል፣ የከተማ ዳርቻን መልክዓ ምድር ያንፀባርቃል።

አንድ በዕድሜ የገፉ ሰው ቀይ ዘውድና የሐር ካባ ለብሰው፣ ሰማያዊ ልብስ ከስር አድርገዋል። ሰውዬው በእጃቸው ማይክሮፎንና ሰርተፍኬት ይዘው ንግግር ያደርጋሉ።

ረጃጅም አረንጓዴ የሰሊጥ ተክሎች በሙሉ በእርሻ ቦታው ላይ በብዛት በሰፊው ይገኛሉ። እፅዋቱ ወደ ላይ ሲያድጉና በጤናማ ሁኔታ ሲታዩ፣ ስለሚጠበቀው ምርት ትልቅ ተስፋን እና እርካታን ያሳያሉ።

በጥቁር ቀለም የተሞላ፣ ባህላዊ ቅርጽ ባለው የመስታወት ጠርሙስ ውስጥ የቪምቶ መጠጥ ተቀምጧል። በወርቃማ ክዳን እና በጥንታዊ የላባ ቅርጽ ምልክት የተጌጠው ይህ መጠጥ እርካታን እና ጥማትን የማርካትን ስሜት ይፈጥራል።

በትናንሽ የእንጨት ጠረጴዛዎች እና ወንበሮች የተሞላው ምግብ ቤት ሞቅ ያለ እና ምቹ ድባብ አለው። የብርቱካናማ እና የጋዜጣ ንድፍ ግድግዳዎች እንዲሁም በቀላሉ የሚንጠለጠሉ አምፖሎች ለቦታው የደስታ ስሜት ይጨምራሉ።

በትልቁና በዘመናዊው ጎዛመን ሆቴል ላይ፣ የሕንፃው መስታወትና ንጹህ መስመሮች የቅንጦት መደነቅን ይፈጥራሉ። በመንገዱ ላይ ሰዎች በእግር እየተጓዙ ሲሆን፣ የተተከሉት አረንጓዴ ዛፎችና ቁጥቋጦዎች ከተማዋ ተስፋ እንዳላት ያንጸባርቃሉ።

ማዕከላዊ ላይ ባህላዊ ነጭ የጥጥ ልብስ የለበሰች ሴት በህዝብ በተሰበሰበበት ቦታ ላይ ትጓዛለች። ልብሱ በደማቅ የትግራይ መስቀል ጥልፎች ያጌጠ ነው። ከኋላ ህንጻዎችና ተመልካቾች ይታያሉ። የዚህ አይነት ጥልፍ እና ልብስ በኢትዮጵያ ውስጥ ከየትኛው ክልል ጋር ይያያዛል?

ሲያስደስት! ወጣቶቹ ባህላዊ የልብስና የእንጨት ዘንግ ይዘው ይጫወታሉ። ነጭ ልብሳቸውና የራስ መሸፈኛቸው ያምራል። የቡድን ጨዋታ ደስታንና አንድነትን ከጀርባው አረንጓዴ ሜዳ እና የሰፈራ አካባቢ መኖሩ ያጓጓል።

ጥላ የሚመስል ክብ ቅርጽ ያለው አርማ በውስጡ ክፍት መጽሐፍ፣ የባሕር ዳር ፏፏቴና ታሪካዊ ሕንፃዎችን ይዟል። የባሕር ዳር ፖሊ ቴክኒክ ኮሌጅ ለክልሉ የቴክኒክ ዕድገት ምን አስተዋፅዖ ያደርጋል?

የቆሸሸ ቀሚስ የለበሰች ሴት ከፊት ትታያለች። በሁለት እጆቿ ትልቅ የእንጨት መውቀጫ ይዛ፣ ከሙቀጫ ጎን ቆማለች። ከእሷ አጠገብ አንዲት ትንሽ ልጅ ቆማ ጆሮዋን ይዛለች። ከኋላቸው ነጭ ግድግዳ እና መሬት ላይ የተዘረጋ እህል አለ።

ሰፋ ባለ የጭቃ ግቢ ውስጥ ብዙ የሰማያዊ ቀለም ያላቸው ትልልቅ የጭነት መኪኖች ቆመዋል። መኪናዎቹ ብዙ ጭነት ለመሸከም የተዘጋጁ ሲሆኑ፣ ከበስተጀርባ ኮንቴይነሮች አሉ። የብዙ መኪኖች መከማቸት የስራን እና የንግድ ብዛትን ይገልፃል።

ከፍተኛ እይታ የተነሳ ባለ ሰማያዊና ነጭ የኢንዱስትሪ መጋዘን ሕንፃ ነው። ሕንፃው በደረቅ ሜዳ መሃል ሲገኝ፣ ከአጠገቡ ተመሳሳይ መጠን ያለው ሁለተኛ መጋዘን አለ። ከፊት ለፊት ትልቅ ክብ የውሃ ማጠራቀሚያ ተቀምጧል።

ባሕላዊ ቅርጾች እና ቀለሞች ያለው የእንጨት ትራክ የጭነት መኪና የመንገዱን መሃል ተከትሏል። አንድ ሰው ከፊት ለፊቱ ባለው ተሽከርካሪ ውስጥ ቁጭ ብሏል። በአጠገቡ የትራፊክ ፍሰት እና ከበስተጀርባ ከተማ ይገኛል።

ደማቅ ብርቱካንማ እና ጥቁር ላባ ያለው የወፍ ዝርያ ነው ። ወፉ በባቄላ ቅርፅ ባለው አረንጓዴ የሎተስ ተክል ላይ ተቀምጧል ። ቀለማቱ እጅግ ማራኪ ሲሆን ፣ ወፉም በንቃት ፎቶግራፍ አንሺውን ትመለከታለች ።

ገንፎና ጨጨብሳ የኢትዮጵያ ባህላዊ ምግቦች ሲሆኑ፣ በተለይም ለቁርስ ተወዳጅ ናቸው። ገንፎ ከገብስ ወይም ከሌላ ዱቄት የሚሠራ ወፍራም ገንፎ ሲሆን፣ በጎድጓዳው መካከል ቅቤና በርበሬ ይጨመርበታል። ጨጨብሳ ደግሞ የተቆራረሰ ቂጣ በቅቤና በበርበሬ ተለውሶ የሚቀርብ ምግብ ነው።

አረንጓዴ ተራሮችና ደመናማ ሰማይ በስተጀርባ ሆነው፣ የድንጋይ መሠረት ላይ የተገነባ ሰው ሠራሽ ፏፏቴ ይታያል። ፏፏቴው በሁለት የተንጣለሉ ሕንፃዎች መካከል ይፈሳል፣ የህንጻዎቹ ጣሪያ ክብ ቅርጽ አለው፤ ይህ ቦታ ምን ዓይነት አገልግሎት ሊሰጥ ይችላል?

ከኢትዮጵያ ብርቅዬ የዱር እንስሳት የሆነው የቀይ ቀበሮ ዘር ሲሆን የሚያር እና ትልቅ ጅራት አለው ።በሰሜን ተራሮች ብሔራዊ ፓርክ ውስጥ የሚገኝ ነገር ግን አሁን ላይ የመጥፋት አደጋ የተጋለጠበት የዱር እንስሳ ነው ።

ከላይ ቢጫ ሸሚዝ ከታች ደግሞ ሰማያዊ ሱሪ ዩኒፎርም የለበሱ ተማሪዎች ክፍል ዉስጥ በየወንበራቸዉ ተቀምጠዋል። ከፊት ሁለት ሴቶች ደብተራቸዉን ገልጠዋል። አንደኛዋ መነፀር አድርጋለች። ሁሉም በየወንበራቸዉ ሁለት ሁለት እየሆኑ እየተወያዩ ነዉ።

ከቀይ፣ አረንጓዴ፣ ቢጫና ከገለባ ቀለም በተሠሩ የባህል ሰፌዶች ያጌጠ ክብ የሆነ መድረክ በነጭ መጋረጃ ፊት ለፊት ተቀምጧል። ነጭ አበቦች የክቡን የላይኛ ክፍል ከልለውታል።

ተመሳሳይ የደንብ ልብስ የለበሱ ወታደሮች በረጅም መስመር ተሰልፈው ቀጥ ብለው ቆመዋል። ሰማያዊ የራስ ቁር (ሄልሜት) ያደረጉ ሲሆን፤ ከፊት ለፊታቸው በነጭ ሸራ ላይ የተለያዩ የጦር መሳሪያዎች ተደርድረዋል። የሰራዊቱ አቀማመጥ የጥብቅነት እና የኩራት ስሜትን ያመለክታል።

ከቴሌቪዥን የተቀረጸ የስብሰባ ወይም የሥልጠና ክንዋኔ ነው። አንድ ሰው በማብራሪያ ስክሪን ፊት ለፊት ቆሞ ለተሳታፊዎች ማብራሪያ ይሰጣል። ክፍሉ በደንብ ያጌጠ ሲሆን፣ ታችኛው ክፍል ደግሞ ዜና አስነጋሪ ሴት እና ስለ ወቅታዊ ጉዳይ የሚገልጽ የዜና መግለጫ ጽሑፍ አለ።

በኢትዮጵያ የቆሻሻ አሰባሰብ አገልግሎት ያልተደራጀ ነው። አብዛኛው ጊዜ ነዋሪዎች ቆሻሻቸውን በቤታቸው ጀርባ ወይም ክፍት ቦታዎች ይቀብራሉ ወይም ያቃጥላሉ። የንፅህና አጠባበቅ ሥራ ብዙውን ጊዜ በግለሰቦች እና በአካባቢ ማህበረሰቡ ደረጃ የሚከናወን እንጂ በመደበኛ ሰብሳቢዎች አይደለም።

ሁለት ወጣት ሴቶች የሚያማምሩ ባህላዊ የሀበሻ ቀሚሶችን ለብሰው በህዝብ መካከል እየተጓዙ ነው። ሴቶቹ በራሳቸው ኩራት ሲያሳዩ፤ ተመልካቾች ደግሞ በመደነቅ እና በፍላጎት ይከታተላሉ። የደማቁ ቀሚሶች እና በዙሪያው ያለው ህዝብ ደስታን የሚገልጽ የባህል በዓል ስሜት ይፈጥራል።

ቢጫ መኪና ክሬን ያሳያል፤ ክሬኑ ትልቅ ቀይ እጅጌ ያለውና ከመሬት በላይ ከፍ ያለ ሲሆን፣ ከፊት ለፊቱ ትልቅ ጥቁር መንጠቆ ያለው ለግንባታ አገልግሎት አይውልም?

ባለ አራት ቅጠል ቅርጽ ያላቸው ትናንሽ ነጭ አበባዎች ስብስብ በትላልቅ አረንጓዴ ቅጠሎችና ቅርንጫፎች መካከል ጎልቶ ይታያል። የአበባዎቹ ረጅም የአበባ ብናኝ ማውጫዎች ጎልተው ይታያሉ፣ እና ቅጠሎቹ በእርጥበት ምክንያት የሚያብረቀርቁ ናቸው። የእነዚህ አበቦች ሳይንሳዊ ስም ምንድን ነው?

በእንጨት ላይ የተቀመጠ ማርና ነጭ ሽንኩርት ያለበት የመስታወት ማሰሮ ይታያል። በማሰሮው ውስጥ ቢጫ ማር ሲሆን፣ ሙሉ የነጭ ሽንኩርት ፍሬዎች በውስጡ አሉ። ከማሰሮው አጠገብ ሙሉ ነጭ ሽንኩርትና ትንሽ ማር መቅዘፊያ አለ።

አንዲት ሴት (ክብርት ወይዘሮ አዳነች አቤቤ) የንግግር መድረክ ላይ ቆማ ነጭ ጃኬት እና የአንገት ሐብል አድርጋ ትናገራለች። ከበስተኋላዋ ብዙ ወንዶች ተመልካቾች የተሰበሰቡበት ቦታ ላይ ተቀምጠዋል። ሴትየዋ የምትናገረው ቆራጥነትና ትኩረት ይሰጣል።

አራት ትልልቅ የፓፓያ ፍሬዎች ከበሰለ ማንጎ፣ አቮካዶ እና ሲትረስ ፍራፍሬዎች ጋር በአንድ የመቁረጫ ሰሌዳ ላይ ተደርድረው የሚታዩት፣ ይህ የተትረፈረፈ ፍራፍሬ ለጤና ምን ያህል ጠቃሚ ነው?

የሚያስደንቅ! በሳር የተሰሩ ክብ ቅርጽ ያላቸው ጎጆዎች በደረቅ ሜዳ ላይ ተሰባስበው ይታያሉ። የጎጆዎቹ አወቃቀር የባህልንና የጥበብን ስሜት ያንጸባርቃል። ሲያስደንቅ! የጥንካሬና የመረጋጋት ስሜት ይፈጥራል።

ብዙ ብርጭቆዎች በቢራ የተሞሉ ሲሆን፣ የተለያዩ ቀለማትና አይነቶች ጎን ለጎን ተደርድረዋል። መጠጦቹ ከቀላል ቢጫ እስከ ቀይ ቡኒ ቀለም አላቸው፤ ይህም የተለያዩ የቢራ አይነቶችን ያሳያል። እነዚህ የተለያዩ የቢራ ዓይነቶች በምን አይነት ጥሬ ዕቃዎች ሊሠሩ ይችላሉ?

ሁለት ሴቶች ፊታቸው ላይ አረንጓዴ የፊት ጭንብል ተቀብተው አሉ። ሁለቱም ሴቶች የተለያዩ ጥለቶች ባሏቸው ወፍራም ብርድ ልብሶች ተጠቅልለዋል። ከበስተጀርባ ግራጫማ ጊርጊዳ አለ።

ውብ በሆነ ሽፋን ላይ የአንድ መጽሐፍ ርዕስ "የእልም እዣት" የሚል በሰማያዊ ቀለም ተጽፏል። በሽፋኑ ላይ ያሉ ፊቶች በጀርባ ባለው ጥላ የተነሳ በሀዘን እና በጥልቅ ጭንቀት የተሞሉ ይመስላል።

ጥንታዊ የድንጋይ ድልድይ ፍርስራሽ፣ ቅስቶች ያሉት፣ ከፍ ባለ ደረቅ ኮረብታማ ቦታ ላይ ተሰርቷል። ሁለት ሰዎች ጃንጥላ ይዘው ሲራመዱ፣ ቦታው የመደነቅ ስሜትን የሚያጭር ታሪካዊ ቅርስና የሰላም ድባብ ይሰጣል።

ወንዶቹ ከፊት ለፊት ተቀምጠው ሲሆን ፊታቸው ላይ ጥምቀትና የገጠር ሕይወት ስሜቶች ይነበባሉ፤ ከበስተጀርባ የቀርከሃ ግድግዳነው። ወንዶቹ የለበሱት ነጭ የባህል ልብስና ጥምጥም ምን ዓይነት ባህላዊ ወይም ሃይማኖታዊ ትርጉም ይኖረዋል?

በጣውላ ከተሠራ ጎድጓዳ እቃ ዉስጥ ሮዝ ጽጌሬዳ አበቦች በዉሃ ላይ ተንሳፎ ተበትኗል። የአንዲት ሴት እጅም ከእቃው በላይ ጽድት ብሎ ተቀምጧል።

አንዲት ሴት በእጇ አልጋ ተደግፋ ጆሮዋ ላይ ማዳመጫ አድርጋ በአንድ ሰው ሆድ ላይ በማስቀመጥ ታዳምጣለች። በአልጋው ላይም አንድ ቁምጣ የለበሰ ሰው ሆዱን ከፍቶ በጀርባው ተኝቷል።

በሀገራችን ከሚገኙ ብሄር ብሄረሰቦች መካከል የአገው ማህበረሰብ አንዱ ነው። የአገው ማህበረሰብ እጅግ ውብ እና አስደናቂ የሆኑ ባህላዊ መገለጫዎች አሉት ከእነዚህም ውስጥ ጃን ጥላ፣ ጦር እና ጋሻ ጥቂቶቹ ናቹ።

በሰማያዊና አረንጓዴ ቀለም የተዋቀረ፣ የባክቴሪያና የቫይረስ ቅርጾች በከፍተኛ ማጉላት የሚያሳየ ፎቶ። የክብና የቱቦ ቅርጽ ያላቸው ብዙ ረቂቅ ህዋሳት አሉ። ከታች ቀይ መስመር ላይ የዜና ርዕስ ተጽፏል።

የደብረታቦር ዩኒቨርሲቲ አርማ ነው። በክብ ቀይ ቀለም ያለው መደብ ላይ ደብረ ታቦር ዩኒቨርሲቲ የሚል በእንግሊዝኛ እና በአማርኛ ተጽፏል። ከቀዩ ክብ ውስጥ የገብስ ዘለላ፣ መድፍ እና የተገለጠ መጽሐፍ አለ።

ረጃጅም ድንጋይ ምሰሶዎች ያለው ድልድይ በሰፊና ሰማያዊ ወንዝ ላይ ተገንብቷል። ድልድዩ ከጀርባ ባለው ግልጽ ሰማይና በዛፎች ዳራ ሲታይ የመረጋጋትንና የግንኙነትን ስሜት ይፈጥራል።

ብዙ አይነት የተማሪ አጋዥ መጽሃፎች በተለያዩ አማራጮች ቀርበዋል። እነዚህም የተለያየ ትምህርት አማራጭ በላያቸው ላይ የሰፈረባቸው በተለያየ የመጠን እና የአይነት አማራጭ የቀረቡ ናቸው።

ቡናማና የደፈረሰ ውሃ በኃይል እየተናወጠ በፍጥነት ይፈሳል፤ በግልጽም ሀይለኝነቱን ይገልጻል። ከወንዙ ማዕበል በስተጀርባ ያሉት አረንጓዴ ዛፎች የተፈጥሮን ኃይልን ያመለክታሉ፤ የውሃው ፍጥነት ፍርሃትንና መደናገጥን ይፈጥራል።

ለሴት ልጅ በሮዝ ቀለም ያጌጠ የልደት ቀን ዝግጅት ነው። ጣፋጮች እንደ ዶናት እና ኬኮች በመስታወት ጠረጴዛዎች ላይ በሚያማምሩ አቋሞች ተደርድረዋል። ጀርባው በሮዝ መጋረጃዎች እና በነጭና በሮዝ አበባዎች ያጌጠ ሲሆን፣ የደስታ እና የፍቅር ስሜትን ይፈጥራል።

መስኖ ወራጅ ወንዞችን እና ምንጮችን በመጥለፍ እና በመገደብ የበጋ ወቅት የግብርና ስራዎችን ለመከወን የሚያስችል ስልት ነው። መስኖን በመጠቀም በአመት ውጥ በአንድ ቦታ ሁለት ጊዜ እና ሶስት ጊዜ ማምረት ይቻላል።

መልካምድራዊ አቀማመጦች ተራሮችን፣ ሸንተረሮችን ፣ሸለቆዎችን እና ሜዳማ ቦታዎችን የሚይዙ ውብ እና ማራኪ የተፈጥሮ ስጦታዎች ናቸው። ሜዳማ ቦታወችም የግብርና ምርቶችን ለመከወን የሚያስችሉ ናቸው።

ወጣቷ ሴት ከሐይቁ ውኃ ቀድታ ፊቷን ትነካለች። በንጹህ ውኃው እርካታና ደስታ ተሰማት። ጓደኛዋ ከኋላዋ ፈገግታውን ያሳያል። ሁለቱም የገጠር ባህላዊ ልብስ ለብሰዋል።

ለእይታ የቀረበው ባለ ሶስት ፎቅ መኖሪያ ቤት ገረጣ ቀይ ቀለም አለው። ሁለቱም ፎቆች ላይ ጥቁር ቀለም ያደረጉ የብረት አጥሮች ያሉባቸው ሰፋፊ በረንዳዎች አሉ። ከቤቱ ፊት ለፊት አጥር እና ከፊት ለፊት የአፈር መንገድ ይገኛል። ዙሪያውን የሳር ክምችት ይታያል።

በአንድ ጠባብ ቤት ዉስጥ ሁለት ልጆች እና እናት እና አባት በማእድ ዙሪያ ከበው ተቀምጠዋል። ከእናትየዋ ዉጪ ሁሉም እየበሉ ሲሆን እናትየዋ ወደ ልጆቹ ትመለከታለች።

ከእንጨት በተሠራ ጎጆ ውስጥ፣ ቡናማ ቀለም ያላቸው ዶሮዎች በግልጽ ይታያሉ። አንዲት ዶሮ በፊት ቀርባ ባለችው የእንጨት አጥር ላይ ቆማ፣ ወደ ካሜራው ትመለከታለች። ቀይ ራሶች ያላቸው በርካታ ዶሮዎች በደበዘዘው የጀርባ ክፍል ውስጥ ተሰብስበው ይገኛሉ።

ሲያሳዝን! ጨለማማ ደመና የሸፈነው ሰማይ ከበስተጀርባ ይታያል። በወርቃማ ቢጫ ፊደላት 'ፍካት ናፋቂዎች' የሚል ርዕስ አለ። በሥሩ ደግሞ 'የግጥም ስብስብ' የሚል ጽሑፍ አለ። ይህ ግጥም የሀዘን ስሜት የሚፈጥር ይመስላል። ሲያረጋጋ!

አንድ እጅግ በጣም ጥሩና ውብ የብር ቀለም ያለው ቶዮታ ሃይሉክስ ሪቮ መኪና በነጭ ጀርባ ላይ ቆሟል። የሚያብረቀርቅ ጥቁር ፍርግርግ፣ የሚያምሩ የፊት መብራቶችና ባለሁለት ካቢኔ አለው። በጣም ደስ የሚል ጠንካራ መልክ ያንጸባርቃል።

አንዲት ወጣት ሴት የቆዳ ቦርሳና ጫማ የሚሸጥ ሱቅ ውስጥ ቆማለች። ነጭ ቲሸርት ለብሳ ቡኒ ቦርሳዋን ትመለከታለች። ከበስተጀርባዋ በበርካታ የቆዳ ቦርሳዎችና ቦርሳዎች የተሞሉ የእንጨት መደርደሪያዎችና ጫማዎች አሉ።

የማንጎ ጭማቂ በትልቅ ብርጭቆ ተሞልቶ ሲቀርብ፣ በታች ደግሞ በሁለት ቦታ ተቆርጦ የተዘጋጀ ማንጎ በእንጨት መክተፊያ ላይ ተቀምጧል። ጥቁር እና አረንጓዴ ቀለም ያለው ዳራ ላይ ይገኛሉ። ይህንን ጭማቂ ከሌሎች የፍራፍሬ ጭማቂዎች የሚለየው የጤና ጥቅም ምንድን ነው?

ሶስት በትላልቅ የእንጨት ቅርጻ ቅርጾች ያጌጡ ቡናማ ወንበሮች እና አንድ ጠረጴዛ አሉ። መቀመጫዎቹና የጀርባው ክፍል ቡናማ ቆዳ የተሸፈኑ ናቸው። ከበስተጀርባ ግድግዳ እና ከሌላ ክፍል የሚመጣ ብርሃን አለ። እነዚህ የቤት ዕቃዎች የትኛው ክፍል ውስጥ ይቀመጣሉ?

ሰራተኞች ሰማያዊ የውሃ ቱቦዎችን በጉድጓድ ውስጥ ሲያገናኙ ያሳያል። ሠራተኞቹ የደህንነት የራስ ቁር ለብሰዋል፣ ቱቦዎቹም በአፈርና በኮንክሪት የተከበቡ ናቸው። ይህ ሥራ የውሃ አቅርቦት ችግርን ይፈታል?

ዋው! ሲያስደስት! አርማው ሲያስደምም! አረንጓዴው የማርሽ ቅርጽ ምርታማነትን ያሳያል። እጅ መጨባበጡ ደግሞ ትብብርን ያመለክታል። የስንዴ እሸቱና ዓለም ሲያምሩ! ሲያስገርም! ታላቅ የንግድና የዘርፍ ማኅበራት አርማ ነው!

Sublimation Printer የተባለ ትልቅ የማተሚያ ማሽን ማስታወቂያ ነው። ማስታወቂያው ቀይ እና ነጭ ቀለሞች በብዛት የተጠቀመ ሲሆን፣ የጀርባው ክፍል ደግሞ በአማርኛ ጽሑፍና ቅርጾች ያሸበረቀ ነው።

ታዋቂው የባህል ሙዚቃ ተጫዋች ዳኜ ዋለ ባህላዊ የጎንደር አካባቢ ልብስን ለብሶ እጁን ወደላይ ከፍ አድርጎ አይኑን ጨፍኖ ቆሟል። ከቆመበት ጀርባ ያለው ቦታ በተራሮች የተሞላ ነው።

ቢጫ ወረቀት ያለበት ቀይ የመጽሐፍ ሽፋን በግንባር ቀርቧል። መጽሐፉ 'ሕልመኛዋ' የሚል ርዕስ በአማርኛ ይዟል። በሽፋኑ ላይ ነጭ ልብስ የለበሰች እርጉዝ ሴት አርፋ ተቀምጣ በሥዕል ቀርቧል። ከስር በኩል ስለ መጽሐፉ ተጨማሪ መረጃ ተጽፏል።

ዲና መድሃኒት ቤት' የሚል የአማርኛ እና የእንግሊዝኛ ጽሑፍ ያለበት ነጭ ምልክት ይታያል። ጽሁፎቹ ቀይ ቀለም ሲሆኑ፣ አረንጓዴ ስልክ ቁጥር ከታች ተጽፏል። በጎን በኩል አረንጓዴ የፋርማሲ ምልክቶች አሉ።

ዋው! ምንኛ ለም እርሻ ነው! ጥቅጥቅ ባለ የእርሻ ቦታ ላይ ሦስት የሚሆኑ የበሰሉ በቆሎዎች ተንጠልጥለዋል፤ የመኸሩን ወቅት በደስታ ይጠብቃሉ !

የመካከለኛ ርቀት ምስሉ አዲስ አበባ ላይ የሚገኘውን የኢትዮጵያ ፓርላማ ሕንፃን ያሳያል። ሕንጻው ረጃጅም የሰዓት ማማ አለው። በሰማያዊ ሰማይና በነጭ ደመናዎች ስር፣ አንድ የኢትዮጵያ ባንዲራ በሩቁ እየተውለበለበ ይታያል። ሰዎች በመግቢያው አካባቢ ይመላለሳሉ።

ይህ የኢየሱስ ክርስቶስን ልደት የሚያሳይ ሥዕል ነው። ማርያም ሕፃኑን ስታቅፍ፣ ዮሴፍና እረኞች ከበስተጀርባ በበረት ውስጥ አሉ። የቤት እንስሳትና ብርሃን ከሰማይ ሲወርድበት ይስተዋላል።

የውጪው የካፌ ቦታ በህንፃው ጣራ ላይ ሰው ሰራሽ ሳርና ጃንጥላዎች ያሉት፣ ከበስተጀርባ ትልቅ የቴሌኮም ማማ ሲታይ፣ ይህ ቦታ የከተማው ነዋሪዎች ዘና ለማለት ምን ያህል ተወዳጅ ቦታ ሊሆን ይችላል?

ብዙ እጅ ላይ የሚደረጉ የወርቅ ብራዝሌቶች በማስቀመጫቸው ላይ በአይነት በአይነታቸው ተደርድረው ተቀምጠዋል። ብራዝሌቶቹ በተለያየ ዲዛይን የተሰሩ እና በመጠናቸው የተለያዪ ናቸው።

የወፍ ዝርያ የሆነች ደማቅ ቀለም ያላት ወፍ፣ በአረንጓዴ ተፈጥሮአዊ አካባቢ ውስጥ በብረት ሽቦ ላይ ቆማለች። ጭንቅላቷ ሰማያዊ፣ ክንፎቿ ጥቁር፣ ብርቱካናማ፣ ቢጫና ወይን ጠጅ ቀለም አላቸው።

አንድ ትልቅ ቡናማና ነጭ በግ አምስት ግልገሎቿን ጡት ሲታጠባ በድንጋይ ግድግዳ ፊት ለፊት ይሳያል። ግልገሎቹና በጉ በእናትና ልጅ ያለውን ያሳያሉ። ይህም የወጣው በ አሚኮ ዜና አውታር ላይ "በደብረ ወርቅ ከታማ በግ 5 ግልገሎች ወለደች" ተብሎ ነው።

ከኋላ የቆመው ወንድ ልጅ ሴቷን በሁለት እጆቹ አቅፏታል። ሁለቱም ፈገግ ብለው ነው የቆሙት። ሴቷ ልጅ ጸጉሯን ሹሩባ ስሬት ወደኋላ ተሰታለች።

ደማቅ አረንጓዴ መደብ ላይ ነጭ የመገኛ ቦታ አመልካች ምልክት አለ። በምልክቱ መሃል ባለው ግራጫ ክብ ውስጥ ደግሞ አረንጓዴ ቀለም ያለው የፈረስ ራስ ምስል ይገኛል፡። የፈረሱ ራስ ወደ ቀኝ አቅጣጫ ተመልክቷል፡።

ከሁለት አይነት ቀለም የተዋሃደ ባንዲራ፤ ባንዲራው ቀይ እና ቢጫ ቀለም ያለው ሲሆን ከባንዲራው በታችም "የትግራይ ክልላዊ መንግስት ባንዲራ" የሚል ጽሁፍ ተጽፍፏል።

ባህላዊ ጭፈራዎች ፣ቀረርቶዎች እና ሽለላዎች በባህላዊ አልባሳት እና በባህላዊ የሙዚቃ መሳሪያዎች የሚታጀቡ እጅግ ውብ የሆኑ እንዲሁም ትርጉም አዘል የመድረክ ላይ ትይንቶች ናቸው።

ዋው ሲያምር! የፀሐይ መጥለቂያ ውበት! ሲያስደንቅ! አንድ እረኛ ከብቶቹን ወደ ቤቱ ሲመራ ይታያል። ረዣዥም ቀንዶች ያሉት ከብቶች ግርማ ሞገስ አላቸው። የትግልና የዕለት ተዕለት ኑሮ ሰላምን ያመጣል።

የየቅጠሎቹ ንጣት ምንም እንኳን አርቴፊሻል ቢመስሉም ይማርካሉ ፤ ከታች የተደረደሩ ከተፈጥሮ የተዘጋጁ የቆዳን ስነውበት ከፍ ለማድረግ ያቀዱ የአፍሪ ኸርባል ሰልፈኞች።

ረጃጅም ቀንድ ያለው ቀይ ቀለማም ሚዳቋ ጥቅጥቅ ባለው አረንጓዴ ሣር ላይ በትኩረት ቆሟል። ሚዳቋው ጭንቅላቱን ወደ ግራ አዙሮ በንቃት ይመለከታል። ይህ አኳኋን በእንስሳት ዓለም ውስጥ ያለውን ዘላለማዊ ንቃትና አደጋ ላይ የመውደቅ ፍርሃት ይገልጻል።

ሰፋ ባለ ክብ የብረት ሰሃን ላይ በዳርና በዳር በጥቅልል እንጀራ ተከቦ፣ የተለያዩ ቀለማትና አይነቶች ያሏቸው ወጦችና አትክልቶች ተዘርግፈው ቀርበዋል። ይህ የኢትዮጵያ ምግብ ዝግጅት የተለያዩ ወጦች በአንድ ላይ መቅረባቸው ለብዙ ሰው ነው ወይስ በብዛት ለሁለት ሰዎች ይቀርባል?

ይህ የምግብ አቀራረብ የሚያሰጠው ደስታ ልዩ ነው። ጥቁር የሸክላ ድስት ውስጥ የሚንተከተክ ቀይ ሽሮ ወጥ ከጎኑ ከተጠቀለለ ለስላሳ እንጀራ ጋር ፍቅር ይፈጥራል። ይህ ባህላዊ ውህደት የኢትዮጵያን የምግብ ጥበብ በኩራት ያሳያል።

የብሎኬት ማምረት ማለት ለመኖሪያ ቤቶችና ለህንፃ ግንባታ የሚያገለግሉትን የኮንክሪት ግድግዳ ብሎኬቶች የማዘጋጀት ሂደት ነው። ይህ የሚሰራው ሲሚንቶ፣ አሸዋ፣ ጠጠር እና ውሃን በማዋሃድ በብሎኬት መሥሪያ ማሽን በመጠቀም ነው።

ግሸን ደብረ ከርቤ ማርያም ገዳም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዘንድ እጅግ የተቀደሰ ነው። የኢየሱስ ክርስቶስ ግማደ መስቀል የተቀበረበት ነው። በአፄ ዘርዓ ያዕቆብ ዘመን መስቀሉ እዚህ ተቀብሮ፣ አምባውም መስቀለኛ ቅርጽ ስላለው “ዳግማዊት ኢየሩሳሌም” ተብሎ ይጠራል።

በቴኒስ ሜዳ ላይ ሴቶች በተሽከርካሪ ወንበር የቅርጫት ኳስ ይጫወታሉ። አንዳንድ ተጫዋቾች ቀይ፣ ሌሎቹ ደግሞ ቢጫ ቲሸርት ለብሰዋል። ሴቶቹ በትኩረት ተነስተው ኳሱን ወደ ቅርጫት ለመጣል እጃቸውን ወደ ላይ ዘርግተዋል። የእነሱ እንቅስቃሴ ደስታን እና የመደነቅን ስሜት ያንጸባርቃል።

የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሕንፃዎች ሦስት ዋና ዋና ቅርጾች አሏቸው፤ እነርሱም ቤተ ንጉሥ፣ ምኩራብ እና ከዓለት የተቀረጹ (ዋሻ) ናቸው። ክብ ቤተክርስቲያኖች የሐዋርያት የስብከት ጉዞን ሲያመለክቱ፣ ባለ አራት ማዕዘን ቤተክርስቲያኖች ደግሞ የሰሎሞንን ቤተ መቅደስ ይመስላሉ።

የእጅ አምባሮቹ በሦስት ደረጃዎች የተሠሩ ሲሆን፤ በጥሩ የፊሊግሪ ሥራ እና ውስብስብ የብረት ሽቦ ንድፎች ያጌጡ ናቸው። እነዚህ የፊሊግሪ አምባሮች በየትኛው የኢትዮጵያ ባህል ውስጥ ይገኛሉ?

ዋው ሲያምር! በቅንጦት የተዘጋጀ ውብ ምግብ ቤት። ነጭ የጠረጴዛ ልብስና የቅንጦት ወንበሮች ደስታን ይሰጣሉ። ሰፊ መስኮቶች ውጭ ያለውን ከተማ ሲያሳዩ መደነቅን ይፈጥራል። ለምግብነት ምቹ ቦታ ሲያጓጓ! ድባቡ ሰላምን ያሳያል።

ወንዝ ውስጥ በርካታ ወንዶች በአረንጓዴ የውሃ ላይ እጽዋት ውስጥ ሆነው ሲሰሩ ይታያሉ። ከእነዚህ ውስጥ አንዳንዶቹ ዕፅዋቱን ሲያነሱ፣ ሌሎች ደግሞ በውሃ ውስጥ ቆመዋል። እነዚህ ሰዎች የውሃ አረሙን ለማስወገድ ምን ያህል ጥረት ያደርጋሉ?

ዋው! የበርካታ ተመራቂዎች ስብስብ ሲያስደንቅ! ጥቁር ልብስና ቀይ ካባ ለብሰው ባርኔጣ አድርገዋል። አንዳንዶቹ ፈገግ ይላሉ አበባም ይዘዋል። ደስታና የድካም ፍሬ መድረስ። ታላቅ የክብር ሥነ ሥርዓት።

በሜዳ ላይ ሦስት ወጣት ሴቶች ተቀምጠዋል። ሁሉም ነጭ ባህላዊ ልብስ ለብሰዋል። ፀጉራቸው በጥምጥም የታሰረ ሲሆን የአንገት መስቀሎችንም አድርገዋል። በልብሳቸው ላይ ጥቁር ጥልፎች አሉ። ሴቶቹ በእጃቸው ነጭ ክር ይዘው ይሽራሉን?

ቀጫጭን የሆኑ ቅርንጫፎች ያሉት አንድ ዛፍ ላይ ቅጠሎች እና ወይነጠጅ አበቦች ለአይን ማራኪ በሆነ መንገድ አድገዉበታል። ሰማዩ በነጭ ደመና የተሸፈነ እና ከፊል ክፍሉ ደግሞ ንጹህ ሰማያዊ ቀለም ያረፈበት ነው።

በበረዶ የተቀዘቀዘ የኮካ ኮላ መስታወት ጠርሙስ ያሳያል። ኮካ ኮላ በጠርሙሱ መሃል በቀይና ነጭ አርማው ይታወቃል። የብርሃን ነጸብራቅ ይታያል። ይህ መጠጥ ጥምን ለማርገብ ይረዳል?

የደረቀና የተሰነጠቀ ግራጫ መሬት ነው። መሬቱ በድንጋዮችና በሸክላ አፈር የተሞላ ነው፣ ይህ ደግሞ የውሃ እጥረትንና ብስጭትን ይገልጻል። ከበስተጀርባ በአረንጓዴ ቀለም የተሸፈነ ተራራማ ቦታና የደከመ የእርሻ መሬት አለ።

ሰማያዊ ንጹህ ሰማይና ሰፊ ውሃ በሚታይበት የወንዝ ዳርቻ ላይ፣ ከፊት ለፊት ግራጫ የድንጋይ መቀመጫ አለ። በግራ በኩል ጥቁር አረንጓዴ ዛፎችና የውሃ ውስጥ እጽዋት፣ በቀኝ በኩል ደግሞ ትንሽ ጀልባና ትልቅ ነጭ መርከብ በሰላም ቆመዋል።

የወርቅ ጠርዞች ያላቸው የሚያማምሩ ረዣዥም የብርጭቆዎች ስብስብ የሚያብረቀርቅ ጠረጴዛ ላይ በሚያምሩ ሁኔታ ቀርበዋል። አንዱ ብርጭቆ ተንከባሎ በጎኑ ተቀምጧል፤ አንጸባራቂው ብርጭቆ በዙሪያው ካለው አረንጓዴ ቅጠል እና የወርቅ የአበባ ማስቀመጫ ይንጸባረቃል።

በርካታ ሴቶች የባህል ሽቲና ሻሽ ለብሰው፤ ፍራፍሬዎችንና ሌሎች ዕቃዎችን ለመግዛት ሲሰባሰቡ የትጋት ስሜትን ይገልፃል :: የጎዳናው ትራፊክ መጨናነቅ ብስጭትን የሚፈጥር ቢሆንም፤ ለመኖር የሚደረገው ትግል ደግሞ አድናቆትን ያንጸባርቃል ።

"ሃበሻ ባስ" የሚል ጽሁፍ በአማረኛ እና በእንግሊዘኛ የተጻፈበት ትልቅ የህዝብ ማመላለሻ ባስ በአስፓልት ላይ ቆሟል። ይህ ባስም አረንጓዴ ቀለም ያለው እና ብዙ ክፍሎቹ በጥቁር መስታወት የተሸፈነ ነው።

ነጭ ኮፍያና ነጭ ልብስ የለበሱ ሙስሊም ወንዶች በአንድ ስብስብ ውስጥ ቆመዋል። ሽማግሌው ሰው ነጭ በቡኒ ጥልፍ ያለበት ሻሽ ትከሻው ላይ በሰላም አድርጓል፤ ከታች አንዲት ትንሽ ልጅ ትታያለች። የሰላምና የፍቅር ስሜት ያንጸባርቃል።

ጥቁር ሱፍ እና ነጠብጣብ ያለው ሰማያዊ ክራቫት ያደረገ መነፅር ያደረገ ሰው በፈገግታ ቀና ብሎ ቆሙዏል። ከጀርባው የቢሮ ግድግዳው ቀለል ያለ ቡናማ ቀለም ያለው ነው።

አንዲት ማስክ ያደረገች ሴት የጤና መልዕክት የያዘ ልብስ ለብሳ፤ ጎመንና ቀይ ሽንኩርት ከሚሸጡ ሁለት ማስክ ለባሽ ሴቶች ጋር ትነጋገራለች። ትዕይንቱ በዓለም አቀፍ ደረጃ ያለውን ጭንቀትና ፍርሃት ያሳያል። ይህ በሽታ በጣም ከባድ እና አስጨናቂ ነበር።

አንቴና በሚመስል ጉልላት የተገነባውን ቤተክርስቲያን ከበው በመንፈሳዊ ደስታና ፍቅር የተሞሉ በርካታ ምዕመናን ተሰብስበዋል። በአረንጓዴ ዕፅዋት የተከበበው ስፍራ ለተሰበሰበው ብዙ ሕዝብ የተስፋና የሰላም ስሜት ይሰጣል።

አንዲት ሴት ጥቁር ጸጉር ወደ ታች ለቃ አይኗን እና ከንፈሯን በቀለማት አድምቃ ፈገግ ብላለች። ከአጠገቧም የጸጉር ቅባትን የያዘ የፕላስቲክ ጠርሙስ ተቀምጧል።

የሳሙና ምርቶች በጥቅል ተደርድረው ይታያሉ። በግልፅ ቢጫ ቀለም ያለው ሳንላይት ሳሙና ከመሃል ሲታይ፣ በግራ በኩል ደግሞ ብርቱካናማ ቀለም ያለው ዲቫ ሳሙና ተከምሯል

ሁለት ሴቶች በሰማያዊ የጣና ፏፏቴ ፊት ለፊት ቆመው ፈገግ ይላሉ። ሁለቱም ሴቶች በቀለማት ያሸበረቁ ሻርፖችን ደርበዋል። ፏፏቴው በብዛት የሚወርድ ውሃ ሲሆን፣ ከላይ ሰማያዊ ደመናማ ሰማይ ይታያል።

ተማሪዎች በኢትዮጵያ ወደ ዩኒቨርሲቲ ለመግባት የሁለተኛ ደረጃ ትምህርታቸውን አጠናቀው፣ የዩኒቨርሲቲ መግቢያ ፈተና (የብሔራዊ ፈተና) መውሰድ አለባቸው። ለዩኒቨርሲቲ ለመመረጥም በዚያ ፈተና ላይ የሚያገኙት ውጤት ከመግቢያ ነጥቡ በላይ መሆን አለበት።

ሙሉ ለሙሉ ትኩስ ፍራፍሬዎች የተደረደሩበት የንግድ ቦታ ነው። አረንጓዴ ሐብሐቦች ወለሉ ላይ በብዛት ተከምረዋል። ግድግዳው ላይና በዙሪያው ሙዞች ተንጠልጥለዋል። ብርቱካንማ ፓፓያ እና ሌሎች ቀይ ፍራፍሬዎችም አሉ። ብዛት ያላቸው ፍራፍሬዎች የሱቁን ምሉዕነት አረጋግጠዋል።

በመካከለኛ ዕድሜ ላይ የምትገኝ ሴት እና ወንድ በባህላዊ የኢትዮጵያ ልብስ ተመስለው ይታያሉ። ሴትየዋ ጠጉራም ጸጉርና ነጭ ቀሚስ ለብሳለች፣ ይህ የመሰለ ባሕላዊ ልብስ የሚለብሰው ለየትኛው የኢትዮጵያ በዓል ነው?

አንድ የነሐስ ወይም የብር በትር መሃል ላይ ቀጥ ያለ እጀታ ያለው የኢትዮጵያ ሲስትረም (ጸናጽል) ይታያል። የካሬ ቅርፅ ያለው የላይኛው ክፍል በጎን በኩል ጠርዞች ሲኖሩት። ይህ የሙዚቃ መሣሪያ በቤተ ክርስቲያን ምን አይነት ሥርዓት ላይ ይውላል?

ረጅምና ሰፋፊ ገደሎች ያሉት ተራራ በጠራ ሰማያዊ ሰማይ ስር ይገኛል። የተራራው እግር በደረቅ ቡናማ መሬትና በጥቂት አረንጓዴ ቁጥቋጦዎች ተሸፍኗል። ይህ አስደናቂ የተፈጥሮ ገጽታ፣ የብቸኝነትና የመደነቅ ስሜት ያሳድራል።

አንድ ወጣት የኢትዮጵያ ተጽኖ ፈጣሪ ሰው ከትከሻ በላይ የተነሳ ፎቶግራፍ ነው። ሰውየው ነጭ የባህል ልብስ ለብሷል። ልብሱ ላይ አረንጓዴ፣ ቢጫና ቀይ ሰንደቅ ዓላማ ቀለም ያለው ጥልፍ አለ። ወደ ቀኝ በኩል ይመለከታል፣ ከበስተጀርባው አረንጓዴ ዛፎች አሉ።

ሰው በእጁ የያዘው ብርጭቆ ውስጥ ቡናማ ፈሳሽ ከፍ ያለ ማሰሮ እየተቀዳ ነው። ፈሳሹ የሞቀና የእንፋሎት የመሰለ ነው። የሰውየው እጅ ጨለማ ሲሆን፣ መጠጡ አዲስ የተፈላ ባህላዊ መጠጥ ነው። ይህ መጠጥ ቡና ወይንም ሌላ ባህላዊ ሻይ ይሆን?

ቦታው ላይ እጅግ በጣም ለአይን በሚስብ መልኩ አምሮ እና ደምቋል። መሬቱ ላይ የመዋኛ ስፍራ እና አበቦች ያሉ ሲሆን ጣሪያው ላይ ደግሞ በገመድ የታሰሩ የሚያማምሩ መብራቶች ተሰቅለው እጅግ የሚያምር እይታን አላብሰዉታል።

አንድ ጓንት የለበሰ ሰው እጅ በአንዲት ሴት እግር ላይ አርፏል። የሴቷ እግር ጥፍሮች ጥፍር ቀለም የተቀባ እና በመጠኑም ትንሽ ነው።

ጉልት በአነስተኛ መጠንም ሆነ በብዙ ዓይነት ምርቶች የሚከናወን የችርቻሮ ንግድ የሚካሄድበት ቦታን ሊያመለክት ይችላል። ይህ ቃል በገበያዎች ውስጥ በየጊዜው የሚከፈትና የተወሰነ ምርት የሚሸጥበትን ቦታ ሊገልጽ ይችላል።

አንጋፋ እና ውብ የሆነ ጥቁር ቡኒ አልጋ በትኩረት እና በፍቅር ተሰርቷል። በሁለቱም በኩል ያጌጡ የአልጋ ጠረጴዛዎችና መብራቶች እንዲሁም ለስላሳ ነጭ አንሶላዎች የቅንጦት እና ሰላማዊ ስሜትን ያንጸባርቃሉ። ክፍሉ ነጣ ባለ ቀለም ደምቋል።

ይህ ነጭና ሰማያዊ ቀለም ያለው የዶቭ "የውበት ክሬም ባር" ሳሙና ማሸጊያ ሲሆን፣ ለስላሳ ቆዳ የሚሆን እርጥበት ሰጪ ክሬም እንዳለው ያመለክታል። በሳጥኑ ላይ የሀኪሞች ማረጋገጫ ምልክት አለ።

የኢትዮጵያ ስታቲስቲክስ አገልግሎት የሐረር ቅርንጫፍ መግቢያ በር ከዋናው ሰሌዳ ጋር ይታያል። ሰሌዳው የቅርንጫፉን ስም በአማርኛና በእንግሊዝኛ ያሳያል፤ ከታችም የስልክና የፋክስ ቁጥሮች ይገኛሉ። ይህ ቢሮ በሐረር ከተማ ምን አይነት ወሳኝ ስታትስቲካዊ መረጃዎችን ይሰበስባል?

በርካታ ኢትዮጵያውያን ሴቶች በክብ ተቀምጠው በውይይት ላይ ናቸው። አብዛኞቹ ሴቶች ነጭ ኩታ/ነጠላና ሻሽ ለብሰዋል፣ አንዷ ሴት ግን ደማቅ ቀይ ነጠላ ለብሳለች። ሴቶቹ የተነሳሱና ደስተኛ የሚመስሉና፣ የውይይቱ ቦታ የቆርቆሮ ግድግዳ ባለበት ውጪ ላይ ነው።

ጥቂት ሴቶች በሜዳ ውስጥ ችግኞችን እየተከሉ ነው። ሁለቱ ሴቶች ችግኞችን በፕላስቲክ ካሳዎች የያዘ ትሬይ ይዘው ይጓዛሉ። የሌሎቹ ሴቶች ጀርባ ብቻ ወደ ካሜራው ይመለከታል። እነዚህ ችግኞች በኢትዮጵያ ውስጥ በብዛት የሚተከሉት ለምንድን ነው?